በነጭ ከረጢት ውስጥ የተከመሩ ደማቅ ቀይ ቃሪያዎች ይታያሉ። የዚህ ብዛትና የቀይ ቀለም ጥልቀት፣ ተመልካች ላይ የኃይልና የፍራሃትን ስሜት በመፍጠር መደነቅን ያጭራል።

የፕላስቲክ ከረጢቶች የደለቡ ቀይ ምስር እና ነጭ አተር በአንድ መደብር መደርደሪያ ላይ ተቀምጠዋል። በላይኛው መደርደሪያ ላይ ስድስት የሚሆኑ ቀይ ምስሮች አሉ፤ በታችኛው ደግሞ ዋጋ የተለጠፈባቸው ነጭ አተሮች አሉ።

ዋው ሲያምር ! አራት ጥቁር የእግር ኳስ ጫማዎች በአረንጓዴ ሜዳ ላይ ሲያስደንቁ ! የጫማዎቹ ንድፍ ሲያጓጓ ! ስፖርታዊ እንቅስቃሴ ሲያበረታታ ! እረ ሲያስደስት!

የጸጉር ውበትና ጥበብ አስደናቂ ነው! በጥንቃቄ የተሰሩት ጉንጉኖች የእደ ጥበብን ልቀትን ያሳያሉ። የጸጉሩ አያያዝ የማይናወጥ ልባዊነትን ሲገልጽ፣ ዘውዱ ኩራት የተሞላበት ነው።

ብዙ ፀጉር ያለው ቀይ ደረት ያለው ዝንጀሮ በሣር እና በድንጋይ በተሞላ መሬት ላይ ተቀምጧል። የዝንጀሮው አገላለጽ እረፍትን ያመለክታል፤ ከበስተጀርባው ሰማይ እና አረንጓዴ ተክሎች አሉ።

ትልቅና ጥቁር ጢስ ከሩቅ በሰማይ ላይ ሲወጣ፤ ሰዎች በፍጥነትና በጭንቀት በመንገድ ዳር ይራመዳሉ። ይህ ሁኔታ ከፍተኛ ፍርሃት፣ ጭንቀትና የሥርዓት መዛባትን በሚያሳይ መንገድ በቦታው ላይ የሀዘን ስሜት አስፍሯል።

ሲያስደንቅ! ሦስት ሰዎች በመድረክ ላይ ሲናገሩ መታየቱ እንዴት ይማርካል! መሀል ያለው ሰው ማይክ ሲጠቀም ያስደስታል! የሰማያዊው ባነር ጽሑፍ አስፈላጊነት ሲያስገርም! በእርግጥ የንግግሩ ይዘት ፍቅርን ይፈጥራል! ለስብሰባው ትኩረት መስጠት ሲያጓጓ! ሲያበራ! እንዴት ይደነቃል!

ውይ ሲያስገርም! ዘይት በፋብሪካ ውስጥ ሲታሸግ። መደነቅ። ሰራተኞች በማሽኖች ዙሪያ ይሰራሉ። ሲያስደስት! ቢጫ ዘይት በፕላስቲክ ጠርሙሶች ተሞልቷል። ስኬት። ትላልቅ የብረት ታንኮች ግድግዳው አጠገብ ቆመዋል።

ለህጻናት ታስቦ የሚሰራ የፊደል ማስተማሪያ ላይ የተለያዩ ፊደላት በኮከብ ቅርጽ ተቀርጸው ሰፍረዋል። ከጎን ደግሞ የተወሰኑ ቃላት ከምስሎቻቸው ጋር አብረው ሰፍረውዋል። ይህ መንገድ ህጻናትን ለማስተማር በጣም አሪፍ ዘዴ ነው።

ደማቅ ቀይ ሮማን ፍሬዎች በቅርንጫፎች ላይ ተንጠልጥለዋል። ፍሬዎቹ በለመለሙ አረንጓዴ ቅጠሎች መሀል በግልጽ ይታያሉ። ብዙ ፍሬዎች በቅርብና በሩቅ ይገኛሉ። የሮማን ዛፍ ጤናማና ፍሬያማ መስሎ ቀርቧል።

ከድሮ ድንጋይ ግድግዳ እና ከእንጨት ጣሪያ ላይ በጥንታዊ ሰንሰለት ተንጠልጥሎ የቆየ ጥቁር ደወል አለ። ደወሉ በብረት ላይ የተቀረጹ ጥቃቅን ጌጣጌጦች ያሉት ሲሆን፣ የአካባቢውን ጥንታዊ ታሪክ እና መረጋጋት ስሜት ይሰጣል።

ዋው! እጅግ በጣም ጥሩ እና የሚያምር አርማ! የአርማው መሃል ላይ በኃይል የሚፈነጥቁ አረንጓዴ መብረቅ መሰል ምልክቶች አሉ። ከላይ በአማርኛ "የኢትዮጵያ ኤሌክትሪክ አገልግሎት" ሲል፣ ከታች በእንግሊዝኛ ያለው ጽሑፍ የኮርፖሬሽኑን ማንነት በውብ ሁኔታ ያሳያል።

ባለ አምባር ቅርፅ ያለው ወርቃማ ጉትቻ በአንዲት ሴት ጆሮ ላይ አለ። ጉትቻው ከላይ የአበባ ቅርጽ ያለው ሲሆን፣ ከታች ሁለት ክብ ቅርጽ ያላቸው የወርቅ ንብርብሮች አሉት።

ዋው፣ በጣም ጥሩ የእጅ ሥራ! ሲሊንደር ቅርጽ ያለው፣ በሽቦ የተሸፈነ ባህላዊ ቀፎ በዛፍ ቅርንጫፎች ላይ ተንጠልጥሏል። ቀፎው ከተፈጥሮ ቁሳቁሶች የተሰራ ሲሆን፣ በላዩ ላይ ገመዶች ተጠቅልለዋል። ከኋላው ደብዛዛ የሆኑ አረንጓዴ ቅጠሎችና ሰማይ ይገኛሉ፤ ድንቅ ብልሃት!

ኦ ሲያስደንቅ! ሁለት የዱራታ ባትሪዎች ጉልበት ለመስጠት ተዘጋጅተዋል። ቀይና አረንጓዴው ንድፍ ብርታትና ጥንካሬን ያሳያል። 'ኃይልን መቆለፍ' የሚለው ጽሑፍ ምንኛ እምነትን ይፈጥራል! ሲያረጋጋ!

እግዚኦ ሲያስጠላ! ሰውዬው በቆሻሻ መሬት ላይ ሰማያዊ ጀሪካኖችን እያነሳ ነው። ቦታው ቆሻሻና ውሃ የረጨበት ነው። የቆሻሻው አካባቢ የጤና ችግር ሊያስከትል ይችላል። የሚያሳዝን ሁኔታ!

መደነቅና አክብሮት የሚንጸባረቅበት የጥንታዊ ቤተ ክርስቲያን ውስጥ ነው። ግዙፍ የድንጋይ አምዶችና ቅስቶች መንፈሳዊ ስሜት ሲፈጥሩ፣ ከጥቂት መስኮቶች የሚገባው ብርሃን በሃይለኛ ሮዝ ምንጣፍ ላይ ያርፋል። ታሪካዊው ቦታ የትውፊትን ክብደትና ውበትን በጥልቀት ያሳያል።

ኧረ እንዴት ደስ ይላል! ልጆች የባህል ልብስ ለብሰው የቡና ሥነ-ሥርዓት ሲያሳዩ። አለባበሳቸው ሲያምር! የተቀመጡት ልጆች በደስታ ሲመለከቱ። ይህ ትውልድ በባህሉ ሲኮራ ማየት ያስደስታል። የሀገር ወግና ባህል ሲደነቅ! የልጆቹ ፊት በብርሃን ሞልቷል።

ከሰፊና እርጥብ እርሻ መሬት ላይ የበቀለ ተክል ነው። ሰዎች ጥቂት ከብቶች በመጠቀም መሬት ያርሳሉ። ከታች በስተቀኝ ጥግ ላይ አንዲት ሴት የዜና ምልክት ቋንቋ ስትናገር ይታያል። የግብርናው ስራ በሰፊው መከናወኑ የመልካም ምርት ተስፋና ደስታን ያመለክታል።

ደማቅ ቀይ ቀለም ባለው ጀርባ ላይ 'አሚኮ' የሚለው የአማርኛ ቃል በነጭ ቀለም በታችኛው ክፍል ተጽፏል። የቀይ ቀለም የበላይነት ከነጩ የፊደል አጻጻፍ ጋር ተቀናጅቶ የቃሉን ትርጉም በቁጣ ወይም በስሜት አጉልቶ ያሳያል።

ጠቆር ያለ ቆዳ ያለው ወጣት፣ ሰማያዊ ጃኬት፣ ነጭ ሸሚዝና ቀይ ጥለት ያለው ክራባት አድርጎአል። አጭር ፀጉርና አገጭ ላይ የተከረከመ ጢም አለው፤ በቀጥታ ወደ ካሜራው ይመለከታል። ከበስተጀርባ የኢትዮጵያና የሌላ ሀገር ባንዲራዎች በትንሹ ይታያሉ።

የልብስ መስፊያ ሲንጀር ማሽን ይዛ ልብስ እየሰፋች ያለች ወጣት የስራ ፍቅሯ እና ትጋቷ ያስደስታል። ነገን ለማሸነፍ ስራዋን ኮስተር ብላ ይዛዋለች። አስተያየቷ እና ሙሉ ትኩረቷ ሰስራዋ ላይ ብቻ ነዉ።

ደማቅ ቀለማት ያላቸው እንደ ሰላጣ፣ ዱባ፣ ኤግፕላንት፣ እንጆሪና ብርቱካን ያሉ የተለያዩ አትክልቶችና ፍራፍሬዎች ተደርድረዋል፤ ይህ የተትረፈረፈ ምርት የተፈጥሮን ጸጋ በማሳየት ታላቅ ደስታንና እርካታን ይፈጥራል።

ሲያስደንቅ! ግርማዊነታቸው ቀዳማዊ ኃይለ ሥላሴና እቴጌ መነን ከመላው ቤተሰባቸው ጋር ናቸው። የንጉሣዊ ቤተሰብ አባላት በዙፋን ላይ ተቀምጠው፣ ታላቅ ክብርን ያሳያሉ። እንዴት ያረጋጋል!

ዋው! ይህ አዲስ እና የሚያምር አካፋ ሲገርም! እጅግ በጣም ጥሩ አረንጓዴ ምላጭና ጥቁር እጀታ ያለው ሲሆን፣ በአትክልት ስራ ላይ ለመጠቀም ደስ የሚል መሣሪያ ነው።

እነዚህ ጥቃቅን መስቀሎች እጅግ ታላቅ ፍቅርን እና አክብሮትን ይገልጣሉ። የዕደ ጥበብ ውበታቸው በሰዎች ልብ ውስጥ መደነቅን እና መረጋጋትን ይፈጥራል ።

አንድ የሻይ ብርጭቆ በውስጡ ሻይ እና ስኳር ተደርጎ በብርሃን ፈክቷል። ብርጭቆው ላይ የቆመው ማንኪያ መጠጡን የሚያነሳሳ ሲሆን፣ የሚፈጥረውም ስሜት የመረጋጋት እና የመጠጣት ጉጉት ነው።

ታላቅ የሀገር ምሰሶ! የብሔራዊ ባንክ ኃላፊው በሀገራዊ ባንዲራዎችና አርማዎች መሃል ቆመዋል! ለኢኮኖሚው የወደፊት ተስፋ የሚሰጥ ኃላፊነት! በእርግጠኝነት ትልቅ ውሳኔ እየተላለፈ ነው! ለሁሉም መልካም ዕድል!

ሰማያዊ ሱፍና ቀይ ክራባት ያደረገ ሰው በጥቁር ሶፋ ላይ ተቀምጦ በደስታ ይስቃል። የእንጨት ግድግዳው ዳራ ከንጹህና አቀባበል ከሚያሳየው እይታው ጋር ይዋሃዳል።

በማዕከላዊ ክብ ውስጥ ብርቱካናማ ምልክት ያለው ወርቃማ ሳንቲም አለ። በዙሪያው ዓለምን የሚመስሉ ነጭ ቀስቶች ወደ መሃል ይሽከረከራሉ። ድንቅ! የውጪው ሰማያዊ ክብ "የገቢዎች ሚኒስቴር" የሚል ጽሑፍ በሁለት ቋንቋ ይዟል። ዋው!

የሚደንቅ እና እጅግ በጣም ጥሩ ምግብ እየተዘጋጀ ነው። አንድ ሴት በንጽህና የራስ መሸፈኛ አድርጋ፣ ሁለት ትልልቅና የሚያምሩ የእንጀራ ምግቦችን ታዘጋጃለች። ሳህኖቹ ብዙ አይነት ባለ ቀለም ወጦች ደስታን በሚያንጸባርቅ መልኩ ተሞልተዋል።

አንገት ጌጣ ጌጦች ውበት በጣም ያምራል! በተለይ ባህላዊው የኢትዮጵያ መስቀል ወይም በአማርኛ የተጻፉ የስም ሀብሎች ልዩ ናቸው። እያንዳንዱ ጌጥ መልእክት አለው፤ እንዲህ ያለውን ጥበብ አንገት ላይ አንጠልጥሎ ማየት እጅግ ይማርካልና ያኮራል!

እርግጠኛ ነኝ! ይህ መጽሐፍ (ኬር ሻዶ) ምን ያህል ታሪኮችን ይዞ እንደመጣ ሳስብ በጣም እደነቃለሁ! ገጹ ላይ ያለው ድባብም ልብ የሚነካ ነው!

እረ ሲያስደንቅ! የንግድ ባንክ አርማና "የጨረታ ማስታወቂያ" የሚለው ጽሑፍ ሲያጓጓ! የፍትህ መዶሻ የመንግሥት ሥራ አፈጻጸም ሲያሳይ ሲያስገርም! ታማኝነት ሲያረጋገጥ ያስደስታል!

ምስሉ በደጋፊዎች የተሞላ ትልቅ ስታዲየም ከላይ ያሳያል። መሃሉ ላይ አረንጓዴ የእግር ኳስ ሜዳና በዙሪያው ቀይ የአትሌቲክስ የሩጫ መስመሮች አሉ። ሜዳው የእግር ኳስ ግቦችና ለሌሎች የአትሌቲክስ ዝግጅቶች የሚያገለግሉ አረንጓዴ መሣሪያዎችን ይዟል።

ደስታና መደነቅ የሚንጸባረቅበት የባህል ቤት ውስጥ ያለ ጭውውት ነው! አዳራሹ በህዝብ ተጨናንቆ ይታያል፤ ደማቅ ልብስ የለበሱ ባህላዊ ዳንሰኞች በመድረኩ ላይ በኃይል ሲጨፍሩ የፍቅርና የደስታ ስሜትን ይፈጥራሉ። የቦታው ጌጥና መብራት ደግሞ ሞቅ ያለ መንፈስን ያመለክታል።

በዚህ ፎቶ ላይ የሚታየው ሰው ረጋ ያለ እና ትኩረት ያደረገ ስሜት ያንጸባርቃል። ሰማያዊ ሱፍ እና ቀይ ክራባት የለበሰው ግለሰብ የፕሬስ ኮንፈረንስ ላይ እንዳለ ይገመታል። በፊቱ ላይ የሚነበበው አገላለጽ ስለሚናገረው ነገር ያለውን ቁምነገርነት እና አሳቢነት ያሳያል።

በደን የተሸፈነ መልክዓ ምድር ላይ ሁለት ትላልቅ የባሕር ዛፍ ቁጥቋጦዎች ከፍ ብለው ይታያሉ። ቅጠሎቻቸው አረንጓዴ-ሰማያዊ ሲሆኑ ሰማያዊው ሰማይ በግልጽ ደስታንና ፍቅርን ያሳያል።

ቡናማ ቅርፊት የለበሱ ኦቾሎኒዎች በነጭ ዳራ ላይ ተከምረዋል። ተሰንጥቆ የሚታየው ቀይ ፍሬ ለመመገብ ደስታንና ምቾትን የሚሰጥ ሲሆን፣ የመመገብን ፍላጎት ይጭራል።

ያላሰለሰ ድካም! አንዲት ሴት በፀሐይ መጥለቂያ ጊዜ የእህል አዝመራ ትሰበስባለች። የድካም እና የትጋት ስሜት ያንጸባርቃል። የግብርናው ሥራ ሲያስደንቅ! የትህትናና የፍቅር ስሜት ይሰማኛል።

የቁጣና የብስጭት ስሜት በሚያንጸባርቅ ሰልፍ ላይ ብዙ ሰዎች በከተማ መንገድ እየተራመዱ ነው። አስደናቂ ቁጥር ያላቸው ተሳታፊዎች በኢትዮጵያ ሰንደቅ ዓላማዎችና ባነሮች የያዙ ሲሆን ድምፃቸውን በግልጽ እያሰሙ ነው። ይህ ሁኔታ ጠንካራ ማህበራዊ እንቅስቃሴ መኖሩን ያሳያል።

በጥቁር ሰማያዊ ፊደላት "የኢትዮጵያ ኤሌክትሪክ አገልግሎት" የሚል አርማ ይታያል። አርማው ኃይለኛ አረንጓዴ የኤሌክትሪክ ብልጭታዎችን ያቀፈ ሲሆን፣ ይህም የብርሃንና የልማት ተስፋን ይገልፃል።

ቀይ ቆብ እና ሰማያዊ ልብስ የለበሱ ወታደሮች በሰልፍ ላይ እያሉ በጭነት መኪና ላይ ይታያሉ። ወታደሮቹ በንቃትና በክብር ቆመው መሳሪያዎችን ይዘዋል፤ ከበስተጀርባ ብዙ ህዝብ አለ።

በጣም የሚያምር ደማቅ ጥቁር ቀለም ያለው ጫማ በነጭ ቦታ ላይ አንደኛው ደግሞ በጎኑ ተቀምጧል። ጫማው የወንዶች እና በጣም የሚያዘንጥ አይነት ጫማ ነው።

ብዙ ፍሬዎች የተንጠለጠሉበት ትልቅና የተጨናነቀ የፒር ዛፍ ያሳያል። ፒር የሚመስሉ ፍሬዎች አረንጓዴ ቀለም አላቸው። ዛፉ ከእንጨት አጥር በስተጀርባ በብዛት ይታያል። ፍሬዎቹ ለመሰብሰብ ዝግጁ ናቸው?

አንድ ሰው ከበስተጀርባ በሰማያዊ ሰማይ ስር በሰፊ የደረቀ ገለባ መሬት ላይ ይሰራል። ሰውዬው ገለባ ይዞ አንድ ከብት ከጎኑ ቆሟል። ገለባው በከፍታ ክምር ተከምሯል። ገበሬው በሥራው ተጠምዷል፤ ሰማዩ ደመና የለበሰ ነው።

የሃይማኖት አባቶች ታቦትን ይዘው በሃይቅ ላይ በጀልባ ተሳፍረዋል። አባቶቹ ታቦቱን በዣንጥላ ሸፍነው የሚያምር ሃይማኖታዊ ክንውንን እየሰሩ ነው። ከነሱም አልፎ በሌላ ጀልባ ላይ ሌሎች ሰዎች ተቀምጠዋል።

ለንጽህና አጋሮ ዋና ተቀዳሜና ተመራጭ መሆን የሚገባው የኦሞ ዱቄት ሳሙና በጣም ተወዳጅና ብዙ ዘመናት በምርታማነት የቀጠለ የዱቄት ሳሙና ነው። ከላይኛው ሽፋኑ ላይ ኦሞ የሚል ጽሁፍ ይገኝበታል።

! ሲያስደስት! ልጆች በኮምፒዩተር ሲማሩ እንዴት ያምራል! አስተማሪዋ በትኩረት ስትረዳቸው ሲያስደምም! የልጆቹ ጉጉትና ደስታ ሲያስገርም! ጥሩ የትምህርት አጋጣሚ ነው! ሲያጓጓ! የወደፊት ተስፋ!

ዋው ሲያምር! ከእንጨት የተሠሩ የአልጋና የቁምሳጥን እቃዎች ሲማርኩ! ነጭ የሆኑ ግድግዳዎችና የተስተካከሉ አልጋዎች ሲያስደስቱ! የአልጋው ጠረጴዛና መስተዋቱ ክፍልን ሲያሳምሩ! ለእንቅልፍ ሲያጓጉ! የእንጨቱ ቀለም ሲማርክ!

አንድ ነጭ ፓምፕ ያለው አረንጓዴ እጅ መታጠቢያ ሳሙና ጠርሙስ መለያ በእንግሊዝኛና በአማርኛ ቋንቋ የሳሙናውን አይነትና አምራቹን የሚያሳይ ሲሆን፣ የአፕል ስዕልና "አምስት መቶ" ሚሊሊትር የሚል መግለጫ አለው።

ሲያሳዝን! እናት ልጇን እያጠባች! የችግርና የጭንቀት ሁኔታ! በቆርቆሮ ቤት ውስጥ ተቀምጣለች፤ ቦታው ጊዜያዊ መጠለያ ይመስላል። የዕለት ተዕለት ኑሮ ትግል ልብን ያማል። የመዳን ፍቅር ግን ተስፋን ያመጣል!

ሲገርም የሚያስደንቅ! ሰማያዊው ክብ አርማ በውስጡ የብርና ወርቃማ ቀለሞችን አካቷል። የአማርኛው ጽሑፍ "ገቢዎች ሚኒስቴር" እጅግ በጣም ጥሩ ሲሆን፣ ከታችም በእንግሊዝኛ ተጽፏል።

እያንዳንዳቸው በላያቸው ላይ "በእንግልዘኛ ቃል ዱራታ" ተብሎ በተጻፈበት፣ ሁለት ጥቁር፣ አረንጓዴ እና ቀይ ሲ መጠን ባትሪዎች ጎን ለጎን ተቀምጠው ይታያሉ። ባትሪዎቹ 1.5V ሃይል ያላቸው መሆናቸውን ከጽሑፎቻቸው ማረጋገጥ ይቻላል።

አንድ አህያ በሣር የተሸፈነ መሬት ላይ ቆሞ በቀጥታ ያየ ነው። ጥጃዎቹ ቀንካን ናቸው፣ አካባቢው ደግሞ በደመና ሰማይ እና በአረም ዛፎች የተሞላ ነው። የአህያው ግምት ግሩም ነው፣ ግራጫ ቀለም፣ ጠንካራ እግሮች እና ግልጽ ፊት ያሳያል።

ጨለማ ቡኒ ሸሚዝ የለበሰ፣ ጥቁር ፂም ያለው እና ፀጉሩ እየሳሳ የመጣ ሰው በትልቅ ፈገግታ ቁሟል። ሰውየው ወደ ቀኝ እየተመለከተ ነው።

ብርሃን በተገጠመለት መደርደሪያ ላይ ነጭ የሻይ እና የቡና እቃዎች ተደርድረዋል። በላይኛው መደርደሪያ በስተቀኝ በኩል አረንጓዴ ብርጭቆዎችና በግራ በኩል ደግሞ ነጭ ሻይ ማፍሰሻና ኩባያዎች አሉ። በታችኛው መደርደሪያ ግልጽ የሆኑና ጥቁር የውሃ ብርጭቆዎች ተቀምጠዋል።

ዋው፣ በጣም ያምራል! በስሱ የተሠራ ወሰከንባይ ነው። ቅርጹ ክብ ሲሆን፣ በጥቁር ቡናማ እና በክሬም ቀለም የተሠራ የሚያምር ጂኦሜትሪክ ንድፍ አለው። ንድፉ ከመሃል ወደ ውጪ የሚንፀባረቅ ሲሆን፣ እጅግ ብርቱ የጥበብ ሥራ!

በጨለማ ውስጥ የተነሳው ምስል የእርጥብ ሽንብራ ፍሬዎች ያሉበትን አረንጓዴ ቅርንጫፍ ያስመለክታል። ቅርንጫፎቹ ብዙ ትናንሽ አረንጓዴ ቅጠሎችና የበሰሉ አረንጓዴ ሽንብራ ፍሬዎች ተሸክመዋል።

ዋው ሲያምር! በፓርክ ውስጥ የባህል ልብስ የለበሱ ወጣቶች እጅግ በጣም ጥሩ ዝግጅት ላይ ናቸው። ሴቶቹ አረንጓዴ የሳር ቀሚስና ነጭ ልብስ ለብሰዋል፤ ወንዶቹም የሚያምር አረንጓዴ ልብስ አላቸው። በታዳሚው ፊት ላይ ደስታ እና መደነቅ ይነበባል።

ሲያምር! ዘመናዊው ክፍል እንዴት ይማርካል! ትልቁ አልጋና ነጩ የሶፋ ወንበር ሲያስደንቅ! የብርሃን ንድፍ ፍቅርን ይፈጥራል! በእርግጥ የጣሪያው ማስጌጫ ሲያስደስት! የጥበብ ሥዕሉና ቴሌቪዥኑ እንዴት ይደነቃል! ሰፊው ክፍል ሲያበራ! ለመኖር ሲያጓጓ!

በአንድ ጥቁር የፕላስቲክ ሳህን ውስጥ ትልቅ ነጭ ሩዝ ከላይ ተቀምጧል። ከሩዙ ስር የተለያዩ አትክልቶች እንደ ካሮትና የጎመን አይነት ወጦች አሉ። የምግቡ ምርጥ አቀራረብና ብዛት ደስታንና የመብላት ስሜትን ይፈጥራል።

በቀይ ጀርባ ላይ አንዲት ነፍሰ ጡር ሴት ጭንቅላቷን በጠረጴዛ ላይ አስደግፋ በአሳዛኝ ሁኔታ ተቀምጣለች። ነጭ ቀሚስ የለበሰችው ሴት ከላይ 'አልወለድም' የሚል ርዕስና 'ከአቤ ጉበኛ' የሚል ንዑስ ርዕስ አለ።

ዋው ሲያረጋጋ! የረጃጅም ቅጠሎች ያሉት ዛፍ በአረንጓዴው ተክል መካከል በግልጽ ይታያል። በዙሪያው ብዙ ቁጥቋጦዎችና ሌሎች ዛፎች አሉ። ከበስተጀርባው ሰማያዊው ሰማይ በነጭ ደመናዎች ያጌጣል። ይህ ውብ የተፈጥሮ እይታ ሲያስደስት!

ዋው፣ ሲያምር! በእጅ የተሰሩ እና ያማሩ የመብራት ሼዶች በአበቦች ተንጠልጥለዋል። ጥቁር፣ ነጭ፣ ግራጫ እና ቡኒ ቀለሞች በጥልፍ ስራ የተቀላቀሉበት ስራ ሲያስደንቅ፣ ከስር ደግሞ የጠረጴዛ መብራቶች ደምቀዋል!!።

በቅርጫት ውስጥ የተደረደሩት ነጭና ቢጫ አበቦች የደስታን እና የንጽህናን መንፈስ ይገልጣሉ። የብርሃን ማስጌጫው ሰላምን ሲያመጣ፣ ሽምግልና' የሚለው ቃል ታላቅ ፍቅርን ያመለክታል።

ዋው ሲያስደስት! ተማሪዎች በትጋት በአንድ መጽሐፍ ላይ ተኮር አድርገው ያጠናሉ። ቀይና ሰማያዊ የትምህርት ቤት ልብስ ለብሰዋል። እርስ በእርስ ሲረዳዱና ሲማሩ ማየት ያስደንቃል። የመማር ጉጉታቸው ፍፁም ያስደስታል።

እግዚኦ ሲያስደንቅ! ተክህኖ ልብስ የለበሱ ብዙ ሰዎች በደመናማ ቀይ ጃንጥላ ይዘው ቆመዋል። ከበስተጀርባዋ የድንቅ የቅዱስ ከተማ አቀማመጥ ትታያለች። ጉም ጭጋግ የመሰለ ነገር ከተማዋን ውብ ያደርጋል። የዶም ቅርጽ ያለው ወርቃማው ሕንፃ ይታያል። ታላቅ መንፈሳዊ ድባብ!

ሲገርም! አራት ሰዎች ጥቁር ልብስ ለብሰው በመሃላ ሥነ-ሥርዓት ላይ እጃቸውን ወደ ላይ አንስተው ቆመዋል። በስተጀርባ በብዙ ባንዲራዎችና በአንድ ከፍተኛ ባለሥልጣን በተሞላ አዳራሽ ውስጥ ጽሑፎችን በእጃቸው ይዘው በታላቅ ቁምነገር መሃላውን ይፈጽማሉ።

ዋው ሲያምር! በባህላዊ ነጭ ልብሶች እና በቀለማት ያሸበረቁ ጌጦች ያጌጡ ሴቶች። ዋው ባህል ከበስተጀርባ አረንጓዴ ኮረብታዎችና ተራሮች አሉ። ሲያስደስት! ባህልና ውበትን በድምቀት።

በዚህ ምስል ውስጥ በጥቁር ልብስ የተሸፈኑ ሁለት ሴቶች በዘመናዊ እና በስነ-ልቦና የተሞላ አቀማመጥ ተቀምጠው ተነሳሽ እየቆመው ታይተዋል። የቀይ አንደበት እና የተለየ አሰራር የውበትን ፍላጎት እና የልዩነት ስሜት ያሳያል። የፈጠራ እና የአስደናቂ ደስታ በቅንጣት የተቀመጠ ነው።

ዋው ሲያስደነግጥ! እነዚህ ትላልቅ ማብሰያ ድስቶች በእሳት ላይ ሲሞቁ መታየታቸው በቤት ውስጥ የመብሰል ስሜት ይፈጥራሉ። ባህላዊ የማገዶ እሳት እና ጡብ ድስቶቹን ሲደግፉ ይታያሉ። እነዚህ የብረት ድስቶች ለብዙ ምግብ ማብሰል ምቹ ናቸው። የብክለት ስሜት ይሰጣል!

የኢትዮጵያ አየር መንገድ አርማ ያለው ነጭ አውሮፕላን በአረንጓዴ ኤርፖርት ላይ እየበረረ በደስታ ይታያል። ከበስተጀርባው የአውሮፕላን ማረፊያ ህንፃዎችና የመቆጣጠሪያ ማማ ቆሟል። ይህ አውሮፕላን የበረራ ደስታንና የጉዞን መደነቅ ይፈጥራል።

ማዲንጎ በቅርብ አመታት በሞት የተነጠቅነው አርቲስት ነው። ማዲንጎ መረዋ ድምፅ ያለው የዘመን ተሻጋ ሙዚቃዎች ባለቤት ነው። የማዲንጎ ስራዎች በብዛት ሀገርኛ ናቸው።

ከፍተኛ ንፅህናን የሚጠቁም ወጥ ቤት በብዛት ጥቁር ቡናማ ካቢኔቶች የተሞላ ነው። በወጥ ቤቱ ውስጥ ነጭ የጠረጴዛ ቆጣሪዎች፣ አይዝጌ ብረት መያዣዎች እና ነጭ ንጣፎች ከበስተጀርባ በንፅህና ተደርድረዋል።

በአረንጓዴ ቅጠሎች መካከል የደመቀው ቀይ አበባ የፍቅርና የሕይወት ኃይልን ይገልጻል። ደማቁ ቀለሙ የእድሳትና የደስታን ስሜት በልብህ ያሰርጋል። ፍፁም የሆነ የተፈጥሮ ድንቅነት!

አንድ ወጣት ወንድ በጥብቅ ትኩረት ጥቁር ቡኒ ጨርቅ በሰማያዊ የልብስ ስፌት ማሽን ሲሰፋ ይታያል። ሐምራዊ ጃኬት እና አረንጓዴ ሸሚዝ የለበሰው ሰውዬው በትጋት እየሠራ ሲሆን፣ ጀርባው ላይ የቆርቆሮ ግድግዳ እና የተሰቀሉ ጨርቆች አሉ።

ዋው ሲያምሩ! በረዥም ሣር ውስጥ ብዙ ላሞች ተሰማርተዋል ። የፊት ለፊቷ ነጭና ጥቁር ነጠብጣብ ያላት ላም ትታያለች ። በስተጀርባ አረንጓዴ ኮረብታዎች አሉ። ሲያስደስት! ግሩም ተፈጥሮ !!!

ሲያምር! የጥልፍ ሥራ ያላቸው የጨርቅ ቦርሳዎች እንዴት ይማርካሉ! ባህላዊው ቅርፅ ሲያስደንቅ! የቆዳው ታችኛው ክፍል ውበት ሲጨምር! የእጅ ሥራው ጥራት ሲያስደስት! በእርግጥ ቅርሶች ፍቅርን ይፈጥራሉ! ከጀርባ ያሉት የሸክላ ዕቃዎች ሲያበሩ! እንዴት ይደነቃል!

ዋው፣ ሲያስደንቅ! የቅድስት ማርያም ዓመታዊ በዓል ብዙ ሰዎችን ስቧል። ከላይ የተነሳው ዕይታ የሕዝቡን ብዛትና የቦታውን ስፋት ያሳያል። የደስታና የፍቅር ስሜት በሚንጸባረቅበት መልኩ፣ የቤተ ክርስቲያኑ ውበት ጎልቷል።

ብዙ የመንግስት ባለስልጣናት እና የምክር ቤት አባላት በሚመስሉ ሰዎች የተሞላ ክፍል አለ። ከእነዚህ ሰዎች መካከል ጥቂቶቹ ሴቶች የሂጃብ ልብስ ለብሰው ሲቀመጡ፣ አንድ ካሜራማን በመካከላቸው ቆሞ የቀረጻ ስራ ይሰራል።

ሰዎች በጎንና ጎን አረንጓዴ ዕፅዋት ባለበት በጠጠር መንገድ ላይ እየተንቀሳቀሱ ነው። አንድ ሰው በሞተር ሳይክል ወደፊት ሲሄድ፣ ሌላ ሰው ደግሞ በግራጫ ሻሽ የተሸከመ ብዙ እቃ ይዞ ወደ ካሜራው ይመጣል።

የገና ጨዋታ በሀገራችን ኢትዮጵያ ከሚታወቁ አስደሳች ባህላዊ ስፓርቶች ውስጥ አንዱ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ ከሚከበሩ በዓላት ውስጥም አንዱ ነው። ይህም ቀን የክርስቶስ ልደት በመባል ይታወቃል።

ብርቱካናማ ባለቀለም የረዲት አርማ በደስታ ስሜት የተሞላውን ሱኖ የተባለውን ሮቦት አስደናቂ ራስ ያሳያል። ይህ ሮቦት በንግግር ፊኛ ውስጥ ተቀምጦ ትልቁ "ሬዲት" የሚለው የምርት ስም ጎን ለጎን የውበትንና የወዳጅነት ስሜትን ፈጥሯል።

አሁን ባለው ምስል ላይ ፍርሃት እና ቁጣ ይሰማኛል። ንጉሱ በቁጣ ዙፋኑ ላይ ተቀምጦ ሲጮህ፣ ከፊቱ ያለው ሰው በፍርሃት መሬት ላይ ተደፍቷል።

በአረንጓዴ ሜዳ ላይ የቆሙት የእግር ኳስ ተጫዋቾች የወዳጅነትና የአሸናፊነትን መንፈስ ይገልጻሉ። የቡድኑ አንድነት ለድል ቁርጠኝነታቸውን ሲያሳይ፣ በታላቅ ደስታና ተስፋ ያበራሉ።

ዋው ሲያምር! የሕፃኗ ፀጉር በጂኦሜትሪክ ቅርፅ ተቀናብሮ በብዙ ቀለም ዶቃዎች ተውቧል። ደስ የሚል የፀጉር አሰራር! ቆንጆዋ ሕፃን ነጭ ቲ-ሸርት ለብሳ ፀሐያማ በሆነ ሜዳ ላይ ቆማለች። ዋው ደስታ!

ኃይለኛ ሰማያዊና ነጭ የጭነት ባቡር ወደ ፊት ሲንቀሳቀስ ይታያል። አዲስ በተጣለ የባቡር ሀዲድና ጠጠር መንገድ ላይ ይገኛል። የባቡሩ ቁጥር "2099" ከላይ ተጽፏል። ከበስተጀርባ ኮረብታዎችና ደመናማ ሰማይ ይታያሉ፤ ይህም የዕድገት እና የኩራት ስሜትን ያንጸባርቃል።

ዋው ሲያስደንቅ! የቅዱስ ሰው ሥዕል በደማቅ ቀለማት ቀርቧል። ረጅም ነጭ ጺም ያለው ሲሆን፣ የሃይማኖት ልብሶችን ለብሷል። በመስቀልና በመጽሐፍ ተመስሏል። ዙሪያውን በብርሃን ተከቧል። የአማርኛ ጽሑፎች በጎንና ከታች ይታያሉ። ታላቅ መንፈሳዊ ስሜት!

በሜዳው ላይ ሁለት የእግር ኳስ ቡድኖች አባላት ሰማያዊና ቢጫ ማልያ ለብሰው ተሰልፈው እርስ በእርስ እየተጨባበጡ ነው። ተጫዋቾቹ በተራ በተራ እጃቸውን ሲሰጡ፣ ይህ ድርጊት ከጨዋታው በፊት የወዳጅነት እና የመከባበር ስሜትን በደስታ ያንጸባርቃል።

ባልዲ ላይ ጥቁር ቀለም ያለው የኮምፒውተር ኪቦርድ። ገመዱ ከኪቦርዱ ጋር ተያይዞ ወደ ላይ ተንጠልጥሏል። በታችኛው ቀኝ ጥግ ላይ 'ሎጂቴክ' የሚል አርማ አለው። ኪቦርዱ በላቲን ፊደላት ተጽፎ። ኪቦርድ በኮምፒውተር ሲስተም ውስጥ ምን አይነት አገልግሎት ይሰጣል?

ሁለት የተከበሩ ሰዎች በዘመናዊ ወንበሮች ላይ ተቀምጠው ቡና እየጠጡ በመነጋገር ላይ ናቸው። ወለሉ በእርጥብ ሣር ተሸፍኗል፤ ሴቶችም በባህላዊ የቡና ሥነ-ሥርዓት ላይ ተቀምጠዋል። የእንግዳ ተቀባይነት መንፈሱ 'ዋው ሲያምር' ። የተረጋጋ እና አስደሳች ድባብ ነው!!።

አረንጓዴ እና ነጭ ምልክት ሲያስደንቅ! የፈረስ ራስ በነጭ ክብ ውስጥ መኖሩ በጣም ፈጣንና ንቁ የሆነ ስሜት ይሰጣል። በካርታ ላይ ያለ ቦታ ጠቋሚ ምልክት ይመስላል። ቀለማቱ ሲያምር፣ ንፁህና ትኩረት የሚስብ አርማ ነው። በጣም ደስ የሚል ዲዛይን!

ምስሉ የተፈጥሮን ንፅፅር እና አረንጓዴነት ያሳያል። ከፊት ለፊት ረዣዥም አረንጓዴ ሸንኮራ አገዳ የመሰሉ ተክሎችና ዝቅተኛ ሰማያዊ አረንጓዴ ተክሎች ሲታዩ፣ ከበስተጀርባ ደግሞ ቡናማ እና ደረቅ ተራራማ መሬት በፀሐይ ብርሃን ይታያል።

ዋው ሲያምር! ዘመናዊ ባለ ብዙ ፎቅ ሕንፃዎች መካከል ትላልቅ አረንጓዴ ቦታዎች አሉ። የእግረኛ መንገዶች፣ ዛፎች እና ቁጥቋጦዎች ከሕንፃዎቹ ጋር ይዋሃዳሉ። ሰዎች በእረፍት ቦታው እየተዘዋወሩ ነው። ደስ ይላል! ሰማዩ ጥርት ብሎ ደመናማ ነው።

በውጪ አከባቢ ከዛፎች ፊት ለፊት ሰባት ወይም ከዚያ በላይ ወንዶች በጋራ ይጨፍራሉ። ሁሉም ነጭ ባህላዊ ልብስ ለብሰው በራሳቸው ላይ ነጭ ሻሽ አስረዋል። እንቅስቃሴያቸው ኃይለኛና የተቀናጀ ነው።

በተለያዩ እምነቶች የተለያየ የጋብቻ ስነስርዓት ያሉ ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚታወቁት እና የሚፈቀዱ የጋብቻ ስነስርዓቶች የተክሊል እና የቁርባን ጋብቻ ናቸው።

ዋው! ሲያስደምም! ይህ የእንጨት ቡፌ እንዴት ያምራል! አራት በሮች እና ሁለት መሳቢያዎች ሲያስገርሙ! በሮቹ ሲከፈቱ ውስጡ ንፁህና የተስተካከለ መሆኑ ሲያስደስት! ውበቱ በጣም ደስ ይላል። ሲያምር!

በቅርብ የተቀረጸው ፎቶ ባህላዊ ልብስ የለበሰች ፈገግታ ያላት ወጣት ሴት ጭንቅላቷን ዝቅ አድርጋለች። ጸጉሯ በሽሩባ ተሠርቶ አረንጓዴና ነጭ ጨርቅ ለብሳለች፤ በአንገቷም ጌጣጌጥ አድርጋለች።

ዋው ሲያምር! ደስተኛዋ ሴት በኪችን ወጥ ቤት ውስጥ በርካታ ጣፋጭ ምግብ አዘጋጅታለች። በድስቶች ውስጥ ወጥና ሌሎች ባህላዊ ምግቦች አሉ። በፈገግታ እያሳየች ነው። ለምግብ ፍቅሯ ምስጋና ይገባታል!!።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

ዋው ሲያስደንቅ! ይህ በቡኒ ዳራ ላይ ያለ በብዙ ቀለም ያጌጠ ንድፍ ነው። ውስብስብ የሆነው ንድፍ ከተለያዩ ትንንሽ ካሬዎች ተገምቷል። ቀለሞቹ ጥቁር ቀይ፣ ሰማያዊ፣ ቢጫና ወርቃማ ናቸው። የጥበብ ውበት!

ዋው ሲያምር! "ሰላምታ" መጽሔት ሲያስደንቅ! ሦስት ሞዴሎች በአንድ የሚያምር ቦታ ላይ ቆመዋል። በቀይና ግራጫ ቀለም የተሠሩ ልብሶች ያምራሉ። በስተጀርባ ሐይቅና ተራራዎች ውብ እይታን ይፈጥራሉ። የአፍሪካ ፋሽንን ማሳየቱ ያስደስታል። "ሃይ ፋሽን" የሚለው ርዕስ ዓይንን ይማርካል!

በጣም ውብ የሆነች ሴት በቅርብ ርቀት ትታያለች። በደስታና በፍቅር ቅርጫት በመስራት ላይ ትገኛለች። እጅግ በጣም ጥሩ የሆነ ሰማያዊና ነጭ ሸሚዝ ለብሳለች፤ በእጇ የያዘችው የሚያምር ቅርጫት ደግሞ የኪነ ጥበብ ሥራ ፍቅርን የሚያሳይ ነው።

ብሩህ በሆነው ሰማያዊ ሰማይ ሥር፣ ብዙ ወጣት ሴቶች በደስታ ተሰልፈው ባህላዊ ልብሶችን ለብሰዋል። የኢትዮጵያ ሰንደቅ ዓላማዎችን እየያዙ ሲሆን፣ በአብዛኛው በነጭ እና በሶስት ቀለም (አረንጓዴ፣ ቢጫ እና ቀይ) ያጌጡ ቀሚሶችን ለብሰዋል። የበዓሉ ድባብ ፍቅርንና ደስታን ያንጸባርቃል።

እግዚኦ ሲያስፈራ! ብዙ ሰዎች በአንድ ተራራ ላይ ሲወጡ! መንገዱ በጣም ቁልቁልና አስቸጋሪ ይመስላል። የሰዎች ብዛት አስደንጋጭ ነው! ወደ ላይ መውጣት ሲያስፈራ! የተራራው አረንጓዴነት ያምራል፣ ነገር ግን የመንገዱ አደገኛነት ልብን ያንቀጠቀጣል። ሲያስደንቅ!

በጣም የሚያምር ጌጣጌጦች የተሞላው ይህ ለሽምግልና አገልግሎት መቀበያነት የሚውል የሚያምር የዲኮር ስራ ሲሆን የተለያዩ አበቦች ይገኙበታል እንዲሁም ደግሞ ለሙሽራዋ መቀመጫ የሚሆን አንድ ወንበር አለ።

ነጭ ባህላዊ ልብስ የለበሰ፣ ባለቀለም ጥልፍ ያጌጠ ሰው የሙዚቃ መሳሪያ ይጫወታል። ሰውየው ቀለበት አድርጓል፤ በመንፈስ ተመስጦ መሳሪያውን ይነፋል። ጀርባው ላይ ቀላ ያለ ሐምራዊ ብርሃን እና ምስሎች አሉ።

ዋው ሲያምር ! በአበባና በጂኦሜትሪክ ንድፎች ያጌጡ የሲኒ እና የወጭት ስብስብ በጣም ነው የሚያምሩት !!። ደማቅና ባለቀለም ጌጦች ሲያስደስቱ! የምግብ ጊዜን የሚያምር ያደርጋል።

የሚያብረቀርቅ ነጭ የጁኪ ኢንዱስትሪያል መስፊያ ማሽን በቢጫ ጠርዝ ባለው ጠረጴዛ ላይ ተቀምጧል። ማሽኑ በንጹህ እና በትክክለኛ አቀማመጡ ሙያዊ ፍቅርንና ትጋትን ያንፀባርቃል። የብረት መርፌው በግልፅ አለ።

ይህ ከድንጋይ የተፈለፈለ ጥንታዊ ህንፃ ጥልቅ የሆነ የመደነቅ ስሜት ያሳድራል። ታሪካዊ ቦታው ከታላቅ የፍቅር እና የብስጭት ስሜት ጋር ተጣምሮ ይመጣል። ሕንፃው የሰላምና የመረጋጋት ስሜት ይሰጣል።

በትልቅ የብረት መቀመጫ ላይ እንጀራ ተዘርግቶ በላዩ በተለያዩ ቀለሞች የተሞላ የአትክልት እና የቅመም ምግቦች ተደርተዋል። በአንድ አካባቢ ቀይ አትክልት፣ በሌላ አካባቢ ቢጫ አልባሳት፣ እንዲሁም አረንጓዴ የሆኑ ቅመሞች በቅንጣት ተደርተዋል።

እጅግ በጣም ጥሩ የሆነ ሰማያዊና ወርቃማ ቀለም ያለው የትራንስፖርት ሚኒስቴር አርማ ነው። ደስ የሚል አርማው የዘመናዊነትና የእድገት ፍቅርን የገልጻል። ቀለማቱ በጥቁር ዳራ ላይ ጎልተዋል፣ ይህም የትራንስፖርት ዘርፉን ጥንካሬ ያንጸባርቃል።

በርካታ የዱር እንስሳት በቡናማ ውኃ ውስጥ ሆነው ውኃ ሲጠጡ በቅርብ ቀርጸን እናያለን። ቀንድና ቡናማ ጸጉር ያላቸው እንስሳት የመተባበር እና የመዳን ስሜትን ያንጸባርቃሉ።

አሁን በቀጥታ እና በግልጽ ቅርጽ እንሂድ። የተለቀቀው ምስል ውስጥ የLinkedIn አርማ በሰማያዊ ቅርጽ ተቀምጦ ታይቷል። የ“ሊንክድ ኢን” ቃል በሰማያዊ ፊደል ተጻፎ ከዚያ በኋላ በነጭ ፊደል በሰማያዊ አሞሌ ውስጥ ተቀመጠ።

ዋው ሲያምር! ከተራራ ላይ የተነሳው የአዲስ የልማት ፕሮጀክት ጣና ሐይቅ ዳር ላይ ያሳያል። አረንጓዴው ቦታና ዘመናዊው ሕንፃ ታላቅ ውበትና ተስፋን ይፈጥራሉ። እንዴት ያስደንቃል! ሲያረጋጋ!

በተለያዩ ቀለማት ያሸበረቁ ሰሃኖችና ጎድጓዳ ሳህኖች ተሰብስበው አሉ። ትልቁ ሳህን በውጫዊው ጠርዝ ዙሪያ ቀይና ነጭና ዲዛይን አለው። ትንንሾቹ ሳህኖች ደግሞ በአበቦችና በተወሳሰቡ ቅርጾች ያጌጡ ናቸው።

በዚህ ምስል የታየው የብልፅግና ፓርቲ አምባ በተስፋ እና በአንድነት ስሜት የተሞላ ነው። በሰማያዊ፣ በቢጫ እና በሐምሌ ቅርጽ የተሰሩ ሰዎች አቀማመጥ የህብረትን ኃይል እና የእልማትን አሳብ ያበራል።

በርካታ የአሜሪካ የባሕር ኃይል ሠራተኞች በተሰበሰቡበት መካከል። ንጉሥ ቀዳማዊ ኃይለ ሥላሴና ግርማዊነታቸው በደስታ እየተራመዱ ነው። ፎቶው በአሮጌ መልክ የተቀረጸ ሲሆን፣ በአጠቃላይ የትብብር ፍቅርን ያመለክታል።

ከባድ ቡናማና ግራጫ ድንጋዮችና ዓለቶች የተከመሩበት፣ በስተመካከሉ ትንሽ ዋሻ ወይም ቅስት ይታያል። በዋሻው ዙሪያ ያሉ ትላልቅ ድንጋዮች በፀሐይ ጨረር ደማቅ ቡናማ ቀለም ያንጸባርቃሉ። ከላይ በኩል ወጣ ገባ የሆነ መሬትና ከርቀት የደብዘዝ ያለ ሰማይ ይታያል።

ዋው! የሚያስደንቅ የጥንታዊ ዘይቤ ያጌጠ የእንጨት የቤት ዕቃዎች ስብስብ! ጥቁር ቡኒ ቀለም ያላቸው ሁለት ዋና ወንበሮች እና በስተጀርባ የተቀመጠ ድንቅ ጠረጴዛና ሶፋ አለ። ይህ ሁሉ ውብ ስራ በእውነት ዓይንን ይማርካል።

የተለያዩ የአትክልት አይነቶች በየመደባቸው በማዳበሪያ ላይ መሬት ላይ ተቀምጠዋል። እነዚህ አትክልቶች በመሬት እና ጸሃያማ ቦታ ላይ መቀመጣቸው ከንጽህና አንጻር ለጤና አስጊ ነው።

ፐ ትኩረት የሚታይበት የትራፊክ ፍተሻ። አንድ የደንብ ልብስ የለበሰ ፖሊስ መኮንን በትልቁ ነጭ የጭነት መኪና ፊት ለፊት ቆሞ መኪናውን እየፈተሸ ነው። የጭነት መኪናው በጠራራ ፀሐይ ስር መንገድ ላይ ቆሟል፤ ከበስተቀኝ ሌሎች ተሽከርካሪዎች አሉ።

ታላቅ ክብር! ሴት በባህላዊ የሃበሻ ልብስ ቀኝ እጇን አውጥታለች። መረጋጋት። ሰውየው ጋውን ለብሶ ንግግር እያደረገ ነው። ከበስተጀርባ ብዙ የአገሮች ባንዲራዎች። ሲያኮራ! አስፈላጊ የሆነ ስነስርዓት እየተካሄደ ነው።

ዋው! የሕግ አውጪዎች ስብሰባ አዳራሽ ሲያስደንቅ! ብዙ ሰዎች በጥሩ ወንበሮችና ጠረጴዛዎች ተቀምጠው የሥራ ጉዳይ እየተከታተሉ ነው። ከፊት ለፊት ካሜራዎች እና ፎቶ አንሺዎች አሉ። ከባድ እና አስፈላጊ ውይይት። ትኩረትና ቁም ነገር ያለው!።

ውብ በሆነ ሃይማኖታዊ ሥዕል አድኖ ላይ፣ ሰማያዊ ልብስ የለበሰና መስቀል የያዘ ጻድቅ ሰው በድንጋይ ላይ ቆሞ እጅግ በጣም ትልቅ አረንጓዴ እባብን ይዞአል። ከመሬት በላይ ቀይ ልብስ የለበሰ መልአክ ሰይፍ በመያዝ ወደ ሩቅ ቦታ እየጠቆመ ነው።

እግዚኦ! እንዴት ያስጎመዣል! ቀይና አረንጓዴ ወይን ፍሬዎች በንጹህ እቃ ውስጥ ተደርድረው ቀርበዋል። የፍራፍሬዎቹ ውብ ቀለም ደስታንና ትኩስነትን ይገልጻል። ወይኖቹ ለአይን ማረፊያ ሲሆኑ ማየት ደስ ይላል። ሲያምር! ወይኑ ሲጣፍጥ!

ዋው! እጅግ በጣም ጥሩ! ሦስት የሚያምሩ አረንጓዴ ቃሪያዎች በደማቅ ቀይ ቲማቲም እና ቀይ ሽንኩርት ተሞልተው በነጭ ሳህን ላይ ሲቀመጡ ማየት ደስታን ይፈጥራል። ይህ ሲገርም የሚያስደንቅ የምግብ አቀራረብ ነው።

ዋው፣ ሲገርም! ይህ ፍራፍሬ ሰላጣ በጣም ያምራል። ሙዝ፣ ወይን፣ ማንጎ እና ሌሎች ቀለማት ያሏቸው ፍራፍሬዎች በጥሩ ሁኔታ ተቆራርጠዋል። በአዝሙድ ቅጠል ያጌጠው ይህ ውብ ሰላጣ በጣም ደስ የሚል ነው።

ሙሉ ለሙሉ በነጭ ፕላስቲክ ተጠቅልሎ የተቀመጠ በጣም ብዙ ነጭ ሳሙና በጥንቃቄ ተደርድሯል። ይህ የሳሙና ክምር እጅግ በጣም ጥሩ ዝግጅት እና የንጽህናመጠብቂያ ነው። ከታች ደግሞ የንግድ ምልክት የተጻፈበት ጥቅል አለ።

ሐመር ሮዝ እና ነጭ መጋረጃዎች ዳራ ላይ በተሰቀሉ አበቦች ያጌጠ ክብ ቅስት አለ። በፊቱ ላይ የተቀመጠው ነጭ ሶፋ ለፍቅረኞች ፍቅርን እና ደስታን የሚያሳይ የሰርግ መድረክ ነው።

በሚያብረቀርቅ የብረት ሰሃን ላይ የጥብስ ስጋ በከሰል ላይ ቀርቧል። ስጋው በአረንጓዴ ቃሪያ ያለበት ሲሆን፤ ከጎኑም የተጠቀለ የእንጀራ ጥቅሎች ለምግብነት ተዘጋጅተዋል።

በሆስፒታል ክፍል ውስጥ አንድ ነርስ በሽተኛውን በሚተነፍሰው ማሽን ይከታተላል። አዛውንቱ ታካሚ አልጋ ላይ ተኝተዋል፤ ነርሱ ደግሞ በህክምና መሳሪያው ላይ የልብ ምትና ምልክቶችን ይመለከታል።

ዋው! በጣም ደስ የሚል ውብ ፍየሎች! ሶስት ፍየሎች ደማቅ በሆነ የገጠር ግቢ ውስጥ እርስ በርሳቸው ተጠግተው ቆመዋል። ነጭና ቡኒ ቀለም ያላቸው ፍየሎች ብረትና እንጨት ባለው መዋቅር ውስጥ ተጠልለው፤ የምግብ ፍላጎት አላቸው።

ይህ ምስል የደስታ እና የመደነቅ ስሜት ጎልቶ ይታያል። በበዓል አከባበር ላይ ወጣቶች በደማቅ ብርሃን ስር ውሃ እየተረጨባቸው ጮክ ብለው በመሳቅ እና እጃቸውን ወደ ላይ በማንሳት፣ የህይወትን ፍቅር እና የጋራ ደስታን ያንጸባርቃሉ።

ዋው! ሲያስደስት! አረንጓዴው የእቃ ማጓጓዣ ጋሪ ሲያምር! ጠንካራ ብረቱና ጎማዎቹ ሲያስደስቱ! እጀታው ደግሞ ለመያዝ ምቹ ነው። ሰንሰለቱ ሲያስገርም! ከባድ ዕቃ ለማንሳት በጣም ያጓጓል። ሲያስደምም!

አባትና እናት ከልጃቸው ጋር ፀሐያማ በሆነ ቀን ቆመዋል። ሦስቱም ፈገግታ ያላቸው ሲሆኑ የባህል ልብስ ለብሰዋል። ሞቅ ያለ ፍቅርንና ደስታን የሚገልጽ የቤተሰብ ጊዜ ነው።

ዶሮዎች ሁለት እግር እና ሁለት ክንፍ ያላቸው ነገር ግን መብረር የማይችሉ የአሞራ ዝርያ የሆኑ የቤት እንስሳት ናቸው። ደሮዎች እንቁላል እና ስጋቸው ለምግብነት ይውላል።

ውብ በሆነ አቀማመጥ ላይ፣ ጭላዳ ዝንጀሮዎች በፀሐይ መጥለቂያ ጊዜ በሣር የተሸፈነ ኮረብታ ላይ ተሰብስበዋል። አብዛኞቹ ጀርባቸውን ወደ ካሜራው አዙረው ቁጭ ብለዋል፤ ይህም በመደነቅ የሚታይ ጸጥታን ይፈጥራል።

ዋው! በጣም ጥሩ እና የሚያምር መታጠቢያ ቤት! የጀርባ መብራት ያለው እጅግ ዘመናዊ መስታወት ሲገርም፣ በውስጡ የተንጸባረቀው የእብነበረድ ግድግዳና የቅንጦት ገላ መታጠቢያ ክፍል ደስታን ይፈጥራል። የእብነበረድ የጠረጴዛ ገጽታም በጣም ውብ ነው።

ከፊት ለፊት አንድ ሴት አጎንብሳ ለትልቅ ሰው አክብሮት ታቀርባለች። ሌሎች ሰባት ወንዶች ነጭ ካባ ለብሰው ከጎናቸው ቆመዋል። ግድግዳው በቀይ የቬልቬት ጨርቅ ተሸፍኗል፤ ወለሉ ላይ ቀይ ምንጣፍ ተነጥፏል።

ዋው ሲያምር! በአንድ ሳህን ላይ የፈኩ፣ አረንጓዴ የባቄላ ፍሬዎች ። ጥቂት ትላልቅ ቅርፊቶችና ቅጠሎች በፍሬዎቹ ላይ ተቀምጠዋል። ትኩስ፣ ጤናማና በጣም የሚስብ ምርት ነው። ለመብላት ዋው ሲያምሩ!

የቆሻሻ ማጓጓዝ ተግባራት በአራት ደረጃወች ቀርበዋል። በምስል(ሀ) መንገዶች ላይ ብዙ ቆሻሻ ተከምሯል፣ (ለ) ደግሞ ብርቱካናማ ልብስ የለበሰ ሰው ቆሻሻ በጋሪ ያንቀሳቅሳል። ምስል (ሐ) የተሞላ የቆሻሻ መጣያ ኮንቴነር፣ (መ) ደግሞ ሰዎች ከመኪና ላይ ቆሻሻ ሲያራግፉ ያሳያል።

አቤት እንዴት ደስ ይላል! ይህ በኮረብታ ላይ የሚገኝ የቅንጦት ሪዞርት ነው! ባህር ወይም ሀይቅ አጠገብ ያሉ ክብ ጎጆዎች! እረፍት ለመውሰድ እንዴት የሚያስደንቅ እና ፀጥታ የሰፈነበት ቦታ ነው!

ያአምላኬ! ሲያስደንቅ! የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እና ጠቅላይ ሚኒስትር ዐብይ አህመድ በጥቁር ልብስ ሲታዩ ግርማ ሞገስ አላቸው። የሁለቱ መሪዎች የንግድ ውይይት የሚያሳይ ምስል ነው። የጥብቅነት እና የትብብር ስሜት ይሰጣል!

ዋው ሲያምር! አዲስ የተቆፈረ ጤናማ ስኳር ድንች በከረጢት ውስጥ መታየቱ ምንኛ ያስደስታል። የምግብ እርካታ እና የልፋት ፍሬዎች መታየቱ እንዴት ደስ ይላል! ሲያስደንቅ! ለዓይን የሚስብ ምርት ነው። ሲያምር! ይህን ጣፋጭ ነገር መብላት እጅግ ያስጓጓል።

ሲያምር! ንፁህና አዲስ ግቢ! የፍርድ ቤት አዳራሽ ወይም ትልቅ የንባብ ክፍል ይመስላል። የእንጨት ወንበሮችና ጠረጴዛዎች በስርዓት ተደርድረዋል። ሁሉም ነገር ለንባብና ለመስራት ምቹ ነው።

ሰፋ ያለ የከተማ መንገድ ከመካከለኛ በሚያልፉ ረዣዥም የዘንባባ ዛፎች እና በቀለማት ያሸበረቁ የመብራት ምሰሶች ያጌጣል። በዙሪያው ብዙ ከፍታ ያላቸው ሕንፃዎች እና ብዙ የትራፊክ ፍሰት ይታያል፤ ይህም የከተማዋን ፈጣን ዕድገት ያንጸባርቃል።

"ክብር ለስራው !" አረንጓዴ የቆሻሻ መኪና በመንገድ ዳር ቆሟል ። በርካታ ሰራተኞች በብርቱካንና አረንጓዴ ልብስ ለብሰው "በአንድነት" ተሰብስበዋል ። ንፅህናን የመጠበቅ ስራ "ምንኛ ያስደንቃል!" እና "ሲያኮራ!"

የብርሃን ጨዋታ ዞን የሚል የአማርኛና የእንግሊዝኛ ጽሑፍ የያዘ ህንጻ የፊት ለፊት ክፍል አለ። ከስር 'ሰው ለሰው ባርና ሬስቶራንት' የሚል ምልክት አለ። መስኮቶቹ በነጭና ቢጫ ፊኛዎች ያጌጡ ናቸው።

አቤት እንዴት ደስ ይላል! ይህ ትርዒት የባህልን ፍቅር እና ከፍተኛ ደስታን ይገልጻል። የዳንሰኞቹ ቅንጅትና ንቃት እጅግ መደነቅን የሚፈጥር ድንቅ ትርኢት ነው!

ትላልቅ የጽዳት ገንዳዎች ያሉት የውሃ ማጣሪያ ጣቢያ በሀላፊነትና በትኩረት የተገነባ መሆኑን ያሳያል። የንፁህ ውሃ አቅርቦትን ማረጋገጥ የእፎይታ ስሜትን የሚያመጣ ሲሆን የጣቢያው ግንባታ የመደነቅና የኩራት ስሜትን ያንጸባርቃል።

ዋው! የሚያስደንቅ የሰላምታ ሥዕል! መልአኩ ገብርኤል በደመና ላይ ሆኖ፣ የእመቤታችን ቅድስት ድንግል ማርያምን በታላቅ ፍቅርና አክብሮት እየሰገደላት፣ የምስራች ይሰጣታል። ሲገርም! ይህ በእውነት ውብ ነው።

በንጹህ ግድግዳዎች የተዋበው ይህ የፍርድ ቤት አዳራሽ የመረጋጋት ስሜት ይፈጥራል። ረዣዥም የእንጨት መቀመጫዎች ለፍትህ ጥማት ጥልቅ አክብሮት የሚሰጥ ድባብ ይፈጥራሉ።

አስፓልት ዳር በገበያ ላይ፣ በአንድ ረድፍ የተደረደሩ የተለያዩ ልብሶችን የለበሱ ብዙ ማነኪኖች ይታያሉ። በግልጽ የሚታየው የፋሽን እና የግዢ ስሜት ለጎብኚዎች ደስታን ይፈጥራል።

ዋው፣ በጣም የሚያምር! በፍቅር ስሜት የተሞላ፣ የቅንጦት መመገቢያ አዳራሽ በረዣዥም መስኮቶች ያጌጠ ነው። ነጭ የጠረጴዛ ልብስ የለበሱ ጠረጴዛዎችና የሚያብረቀርቁ ቡናማ ወንበሮች ለአንድ ምሽት ዝግጅት ውብ ሆነው ተዘጋጅተዋል።

"ታላቅ የወደፊት ተስፋ! እነዚህ ልጆች በድንጋይ ላይ ተቀምጠው በትጋት ይማራሉ! በየትኛውም ቦታ ቢሆን የእውቀት ጥማት አይቆምም! ልጃገረዷ በጽናት መጽሐፏን ስትስታነብ የትምህርትን ክብር ያሳያል!"

አርማው ላይ ደማቅ ቀይ ቀለም በጥንካሬ ሲታይ፣ የመተማመንን እና ትኩረትን ስሜት በመያዝ ብስጭት የሌለበት የእውቀት ፍለጋን ይወክላል። አርማው በነጭ ዳራ ላይ ተቀምጧል።

ያረጀ ቤት ደብዛዛ እና የተጋጋጠ የተፋፋሸ ቀለሙ ለእይታ ያስጠላል። መንገዱ ጠባብ በመሆኑ ለነዋሪዎች ምቹ አይሆንም። ለመኖር ህይወትን ከባድ ያደርጋል። ሲያዩት ይረብሻል። ቤቱ ብቻ በመሆኑ ጭንቀት ያባብሳል።

ዋው፣ ሲያምር! እነዚህ ጥቁር የቆዳ ጫማዎች በእውነት ያማሩ ናቸው። ሹል ጣቶቻቸው ላይ ደስ የሚል ጥብጣብ (ማሰሪያ) አላቸው። ከጀርባ ያሉት መጽሐፍት ለጫማዎቹ ጥሩ ዉበት ፈጥረው ደምቀዋል።

ቡናማና ነጭ የሆነች የበግ እናት በአንድ ጊዜ የወለደቻቸው አምስት ግልገሎች ጡት እያጠቡ ይታያሉ። ትዕይንቱ ፍቅርና መተሳሰብን የሚያሳይ ሲሆን፣ ከበስተጀርባው ደግሞ በጡብ የተሰራ የግድግዳ አጥር ይስተዋላል።

ንጹህ ነጭ ዳራ ላይ ጥንድ የሚያብረቀርቅ ወርቃማ ጉትቻዎች በግልጽ ተቀምጠዋል። ሁለቱም ጉትቻዎች አጭር፣ ሰፋ ያለ እና የተጠማዘዘ ቅርጽ አላቸው፤ እንዲሁም ከኋላቸው የሚሰካ ቀጭን መርፌ አለው።

ብሮኮሊ እኮ በንጥረ ነገር የበለፀገ የጤና ጀግና ነው! በቫይታሚን ሲ፣ በፋይበር እና በካንሰር ተዋጊ ውህዶች መሞላቱ አስገራሚ ነው። ይህ አረንጓዴ አትክልት ሰውነታችንን የሚከላከልበት እና ጤንነታችንን የሚጠብቅበት ጥንካሬ በጣም ያኮራል። በየቀኑ በምግብ ውስጥ መጠቀም መልካም ነው!

አንድ ሰው ጥቁር ጀበና በእጁ ይዞ በባህላዊ የቡና ሥነ-ሥርዓት ላይ ይገኛል። ቡናው ወደ ትንንሽ ነጭ ኩባያዎች የሚፈስ ሲሆን፣ ከፊት ለፊቱ በብርጭቆ መሬት ላይ የተቀመጠ የእንጨት ጠረጴዛ አለ። ይህ የመረጋጋት፣ የደስታ እና የባሕል ፍቅር ስሜት ይገልጻል።

በብርሃን በተሞላ ክፍል ውስጥ ነጭ የሴቶች ጫማዎች አሉ። ጫማዎቹ በረጃጅም ማሰሪያዎችና በሰፋፊ አራት ማዕዘን ተረከዝ የተሰሩ ናቸው። ከበስተጀርባ በአንድ ማስቀመጫ ውስጥ አረንጓዴ ተክል አለ።

አንዲት ሰው በጣም ጥሩ አድርጎ የተሰራውን ጥቁር ሹሩባ (ጠፍጣፋ) የያዘች ሲሆን፣ በጭንቅላቱ ጀርባ ላይ ያለው ጥርት ያለ ቅርጽ የሚያምር ነው። ይህ የፀጉር አሠራር እጅግ በጣም ደስ የሚል ውበትንና ጥበባዊ አሠራርን ይገልጻል።

በነጭ ዳራ ላይ፣ ሰማያዊ እና ጥቁር ቀለም ያለው ኃይለኛ መቦርቦሪያ የፊት ክፍል ብርማ ቀለም ያለው በአልማዝ ጫፍ የተሳለ መቆፈሪያ አለው፤ እንዲሁም ጥቁር እጀታ ተገጥሞለታል። የጥንካሬ እና የስራ ፍቅርን የሚገልጽ መሳሪያ ነው።

አንዲት ሴት በሰፊ ተቆርቆሮ ቤት ውስጥ በእሳት ላይ ባለው ትልቅ ምጣድ ላይ ሊጥ እየቀዳች ነው። ሴትዮዋ ሻሽ አድርጋ የሹራብ ኮት ለብሳለች። ከበስተጀርባ አንዲት ሌላ ሴት ቆማለች፤ በዙሪያው ጭስና የተቋቆረ ቆርቆሮ አለ።

በርካታ ዘመናዊ ስልኮች በነጭ ዳራ ላይ በአቀባዊና በአግድም ተደርድረው ይታያሉ። ትልልቆቹ ስልኮች የጊዜና የሌሎች መተግበሪያዎች ማሳያ አላቸው። ከስልኮቹ በታች ደግሞ የተለያዩ ቀለማትና ቅርጾች ያላቸው ሳጥኖች እና ብዙ የንግድ ምልክቶች አርማዎች በግልጽ ተቀምጠዋል።

በስፖርታዊ ትኩረት እና ፉክክር ስሜት፣ ሁለት ሴት ተጫዋቾች የጠረጴዛ ቴኒስ ውድድር ላይ ሲጫወቱ ይታያሉ። ተጫዋቾቹ አረንጓዴ እና ቀይ ማልያ ለብሰው ከፊት ሲሆኑ፣ ከኋላቸውም ሰፊ ሰማያዊ መቀመጫዎች በታዳሚዎች ሞልተዋል።

ዋው፣ ሲያስደንቅ! አራት ሰዎች በክብር ሥነ ሥርዓት ላይ ቀኝ እጃቸውን ዘርግተዋል። ከኋላ የሀገራት ባንዲራዎች መታየታቸው ከፍተኛ የመንግሥት ሥልጣን መረከብን ያሳያል። የደስታና የትልቅ ኃላፊነት ስሜት ይታያል።

ሲያምር! ሰውዬው ዘና ብሎ መታየቱ ፍቅርን ይገልጻል! መብራቶቹ የሚሰጡት ብርሃን ሲያስደስት! በእርግጥ ለህክምና የተዘጋጀው አካባቢ እንዴት ይማርካል! ሻማዎቹ የመረጋጋት ስሜት ሲፈጥሩ! ዘና ለማለት መፈለግ እንዴት ይገርማል! ሰውነትን መንከባከብ ሲያስደንቅ!

ደስታና ፍቅር የሚንጸባረቅበት የወጣት ሴት ፊት ይታያል! ፈገግታዋ ማራኪ ሲሆን፣ ጥቁር ፀጉሯን የሸፈነው ደማቅ ብርቱካናማ ሻሽ የዋህነቷን ያጎላል። የሰማያዊ ዳራው የልጃገረዷን የተፈጥሮ ውበትና ንጽሕና ጎላ አድርጎ ያሳያል።

ዋው ሲያምር! ወይንጠጅ ቀለም ያላቸው ዘመናዊ ጫማዎች ሲማርኩ! ለመልበስ ቀላል መሆናቸው ሲያስደስት! ከኋላቸው ያለው ትንሽ ተክል ሲያምር! ጫማዎቹ በቅርበት መታየታቸው ግልፅ ነው። ለመራመድ ሲመች! ሲያጓጓ!

በቅርቡ ከተማ ላይ የተስፋፉ ከሚገኙ የኤሌክትሪክ የህዝብ ባስ ተሸከርካሪዎች መካከል አንደኛው ሲሆን ሁለት በጣም ጥቅም አላቸው አንደኛው የጋዝን መጠን ለመቀነስ ይሁን ትራንስፖርት በጣም ተመራጭ ናቸው።

የቆዳዬ ቅባት! የቫዝሊን ብሉሲል ኦሪጂናል ፔትሮሊየም ጄሊ ማንም ሊተካው የማይችል! ቆዳዬን በመጠበቁ በጣም ደስ ብሎኛል! ውለታው አለብኝ የቫዝሊን ቅባት ።

ቀለል ያለ ግራጫ ሚኒባስ በጎንና ከኋላ በሰማያዊና ቀይ ስዕሎች ያጌጠ ሆኖ፣ የሻንጣ መጫኛ ባር አለው። ይህ አሮጌው መኪና ለመንገደኞች ዝግጁ ሆኖ በፍጥነት የመንቀሳቀስ ስሜትን ያሳያል።

አንድ ትልቅ ሕዝብ በሌሊት ጨለማ ውስጥ እጅግ ብዙ ሻማዎችንና ችቦዎችን ይዘው ይታያሉ። በግንባር ቀደምትነት የተያዘው ችቦ የእሳት ነበልባል በግልጽ ይታያል። ሌሎች በርካታ የእሳት ብርሃኖች ከበስተጀርባ በብዛት ተበራክተው አስደናቂ እይታ ይፈጥራሉ።

አምስት ሰራተኞች የኮንክሪት ብሎኮች በመደርደር ላይ ያለን ቤት እየገነቡ ነው። ሁለት ሴቶችና ሦስት ወንዶች ሰራተኞች ጡቦችን በማስቀመጥ እና ሲሚንቶ በማደባለቅ ይሠራሉ፤ በዙሪያቸው የግንባታ እቃዎች አሉ። ከበስተጀርባ ትላልቅ ዛፎች እና አረንጓዴ ተራራ ይገኛሉ።

ዋው፣ ሲያስደንቅ! የሐረር ጥንታዊ በርና የተጨናነቀ ገበያ ልብ ይማርካል። ደማቅ ቀለም ያላቸው ልብሶችና ጃንጥላዎች የደስታ ስሜት ፈጥረዋል። በግድግዳው ላይ ያለው የአረብኛ ጽሑፍ የቦታውን ታሪካዊ ጥልቀት ያሳያል።

የሁለት ተመሳሳይ ቢጫ ቀለም ያላቸው፣ ረጅም እና ባለ ብዙ አራት የትምህርት ቤት ህንፃዎች ውጫዊ እይታ ነው። ሁለቱም ህንጻዎች ውጫዊ የብረት ደረጃዎች ያሏቸው ሲሆን፣ ከላይ በኩል የብረት ጣራ አላቸው። የህንጻዎቹ ግርጌ እና ዙሪያ በደንብ ባደጉ ዛፎች እና ቁጥቋጦዎች ተሸፍኗል።

በርካታ መጻሕፍት ተደርድረዋል። "ስሙር" የሚል ርዕስ ያላቸው መጻሕፍት ከፊት ለፊት በትላልቅ ክምር ላይ በደስታ ተቀምጠዋል። የሽያጭ ጠረጴዛው ፊት ለፊት በግልጽ "ዮቶር መጻሕፍት መደብር" የሚል ጽሑፍ አለው። የመጻሕፍቱ ብዛት የእውቀት ጥማትንና የመማር ፍላጎትን ያጎላል።

ዴል የኮምፒውተር ስብስብ ነጭ ዳራ ላይ ቀርቧል። መቆጣጠሪያው (ሞኒተሩ) የባህር ዳርቻ ምስል ያሳያል፤ ከጎኑ ጥቁር ሳጥን አለው። ከፊት ለፊት ጥቁር የቁልፍ ሰሌዳ እና ማውዝ በሽቦዎቻቸው ተዘርግተዋል። ይህም የተሟላ የዴስክቶፕ ኮምፒውተር ስብስብ ያሳያል።

የጥቁር ቀለም ጀበናዉ ላይ በሚያስደንቅ የስዕል ጥበብ ተጨንቆበታል። በነጭና በጥቁር የተዥጎረጎረ የእጅ ጥበብ የጀበና የስዕል ስራ ሲያዩት ደስታን ደስታን ይፈጥራል። ከጎን የተቀመጠችዉ የቡና ስኒ ጋር አንድ አይነት መሆኑ ሰዓሊዉ ስራዉን የበለጠ አስደናቂ አድርጎለታል።

ሲገርም! ጽኑ አቋም ያለው ወታደር ነው። ነጭ ሸሚዝ፣ የወይራ አረንጓዴ ክራባትና ካፕ ለብሷል። በትከሻዎቹ ላይ ወታደራዊ ምልክቶች ይገኛሉ። ወታደሩ ወደፊት ቀጥ ብሎ እየተመለከተ ሲሆን፣ ከፊሉ የደንብ ልብሱ በግራ በኩል በግልጽ ይታያል። የሚያስደንቅ የሰራዊት ክብር!

ውይ ሲያስገርም! ዘመናዊው ማተሚያ (ፕሪንተር) በደማቅ ጥቁር ቀለም ያበራል። ሰነዶችን ሲያትም የቴክኖሎጂውን ፍጥነት ያስደንቃል። ገጾች ከታች ሲወጡ ማየት ደስታን ይፈጥራል። ይህ መሳሪያ ለሥራ ቀላል መፍትሔ ሲሰጥ ያስደንቃል!

በቡናማ ቀለም የተቀባ ትንሽ የእንጨት አልጋ በጠጠርና በሴራሚክ ዳርቻ ላይ ተቀምጧል። አልጋው ጎኖቹ በትናንሽ የእንጨት አጥር የተሰሩ ናቸው። ከኋላ በግራ በኩል ጥቁር ከባድ መኪናና በቀኝ በኩል ብርማ መኪና አለ።

ሲያኮራ! ሴትየዋ ክብ የሲሚንቶ ምድጃዎችን እያደራጁ ነው። በገጠር ውስጥ የኮንስትራክሽን ሥራ መሥራቷ ሲያስደንቅ! የሴቶች የሥራ ተሳትፎ ሲያስደስት! ይህ ሁሉ ጥረትና ብርታት ግሩም! ጠንክሮ መሥራት ያስመሰግናል!

ተመረጠው ምስል የዘመናዊ አንደኛ ደረጃ ቤት አቀማመጥን በግልጽ መልኩ ያቀርባል። ቤቱ በነጭ ቀለም የተሸፈነ ፊት አለው፣ ትልቅ መስኮቶች እና ግራይ ቀለም ያለው የቲል ጣሪያ አለው። በፊቱ በተሰፋ የተሸፈነ የአስፋልት መንገድ አለ፣ በቀኝ የተወሰነ መኪና ይታያል።

በጥሩ ሁኔታ የተዘጋጀ የሶስት አይነት ምግብ ጠረጴዛ ላይ ይታያል። ገንፎ፣ ሩዝ እና የተቆረጠ ዳቦ በሳህኖች ላይ ቀርቧል። መሃሉ ላይ ያለው ማዕከላዊ ጉድጓድ ያለው ገንፎ ልዩነትንና የመመገብን ደስታ ያንፀባርቃል።

ከብርጭቆ የተሠራ ግድግዳ ያለው የዘመናዊ ሆቴል መግቢያ፣ በቢጫና አረንጓዴ ብርሃናት ደምቆ ይታያል። የብረት መፈለጊያ መሣሪያና ቀይ ወንበር ከፊት ሲታዩ፣ ሰዎች ደግሞ በመቀበያ ዴስክ ቆመዋል። ሰፊና የደስታ ስሜት ይሰጣል

ብዙ ፍራፍሬዎች በገበያ ውስጥ በጥንቃቄ ተደርድረው ቀርበዋል። ቢጫ ሙዝ፣ አረንጓዴ ሐብሐቦችና ብርቱካን በአረንጓዴ ሎሚ ተከበዋል። ብሩህና የተትረፈረፈ የቀለም አቀማመጥ የጤና ምርቶችን እና የተፈጥሮን የውበት ስጦታን ያመለክታል።

በአበባ ምስል የተሰሩ ቅርፆ ቅርፅ ሲሆኑ በጣም እሚያምሩ ነጣ ያለ ብራማ ቀለም ያላቸው የአበባ ዘሮች ናቸው ። እሚሰሩትም ከወረቀትና ከተለያዪ ጌጣጌጦች ነው ።

በጥቁር እና አረንጓዴ የዛፍ ዳራ ላይ "የወይራ ስር ጸሎት" የሚል ርዕስ በአማርኛ ተጽፏል። ዛፉ የደረቀና የጨለመ ይመስላል። የይዘቱ ርዕስ ሀዘንን፣ ብስጭትንና ጭንቀትን ይገልጻል።

ትኩረቱ በጨለማ ልብስ ተጠቅልሎ በዱላ ተደግፎ በኮረብታማና ገመድ በሚመስል የመሬት አቀማመጥ ላይ የቆመ ሰውን አሳያል። የቀትር አቧራማ ብርሃን መልክዓ ምድሩን ጨለማ ያደርገዋል፣ ፀሐይም ከኋላው በኩል ትታያለች።

ጥቁር ቀለም ያለው ዲጂታል ሰዓት በትልልቅ ነጭ ቁጥሮች 12:04 ያሳያል። ከታች የሙቀት መጠን 22.0°C እና የማንቂያ ሰዓት 6:00 በሰላም ተቀምጠዋል። ሰዓቱ በግልጽ እና በመደነቅ ጊዜን ያሳያል።

የተለያዩ የስፖርት እቃዎች ተደርድረዋል። ሁለት የቆዳ ኳሶች፣ በርካታ ጥንድ ብርቱካናማ፣ ነጭ፣ ግራጫ እና ሰማያዊ የእግር ኳስ ጫማዎች፣ እንዲሁም የታጠፉ ቲሸርቶች በግንባር ቀደምትነት ይገኛሉ።

ቀይ እና ሰማያዊ ግዙፍ የጥሬ ዕቃዎች ጥቅልሎች በአውቶሜትድ ማሽን ውስጥ ተሰክተዋል። ማሽኑ ሰማያዊ እና ነጭ ቀጫጭን ጨርቆችን በመጠቀም የፊት ጭንብል ለመሥራት ዝግጁ ሆኖ በፋብሪካ ውስጥ ይሰራል።

ዋው ሲያምር! የሰማያዊ የእግር ኳስ ኳስ ገጽታ ሲያስደስት! ባለ አምስት ጎን ቅርጾች ሲሰመሩ ውበቱ ሲያጓጓ! የስፖርት ዝግጁነት ሲያሳብቅ! እረ ሲያስደስት!

ዋው! በጣም ጥሩና ተግባራዊ ንድፍ! ቡናማ የእንጨት አልጋ ከፍታ ባለው የማጠራቀሚያ ቦታ የተሰራ ነው። ፍራሹ የሚቀመጥበት ቦታ ተገልጦ ልብሶችና ሌሎች ዕቃዎች ተቀምጠዋል። በስተቀኝ በኩል ትልቅ መስኮት እና የመስኮት ወንበር ይገኛል። የሚያምር መፍትሄ!

ሲገርም! ውብ በሆነ ቀይና ሰማያዊ ቀለም የተቀረጸው አርማ የሳይበር ደህንነትን ይወክላል። በመሃሉ አይን የሚመስል ምስል በሰርክዩት ሰሌዳዎች ላይ ተቀምጦ ሲታይ፣ የምስሉ ግርጌ ላይ ደግሞ "የኢንፎርሜሽን መረብ ደኅንነት አስተዳደር" ተብሎ ተጽፏል።

ዋው ሲያምር! የሐበሻ ቢራ ጠርሙስ በወርቃማ መለያው በጣም ያጓጓል። የሚጠጣው መጠጥ ወርቃማ ቀለም ፍጹም ነው። የመረጋጋትና የደስታ ስሜት ይሰማኛል። ሲያስደስት!

ደስታን የሚፈጥር ይህ የስኬች ቡክ ሽፋን በተለያዩ ደማቅ እና ዉብ ቀለሞች፣ ማለትም ሮዝ፣ ሰማያዊ፣ አረንጓዴ፣ ቢጫ እና ወይን ጠጅ ያጌጠ ነው።

ደረቷ ላይ ብርቱካናማ ፣ ገብስማ፣ ነጭና እና ጥቁር የላባ ቀለም ያላት ብርቅየ የአዕዋፍ ቱሪስቶችን ትማርካለች። በጭጋጋማ አካባቢ ከደረቀ እንጨት ላይ በእግሮቿ ጥፍር ቆንጥጣ ተቀምጣለች።

ጥቁርና ነጭ ምስሉ የኢትዮጵያን የበዓል ገበያ ድባብ ይገልጻል! ነጭ ለባሾች በጎች ሲያገበያዩ፣ ከበስተጀርባ ያለው የቤተክርስቲያን ጉልላት የመንፈስን ጥንካሬ ያሳያል ።

አንድ ወጣት አረንጓዴ ሻሽ በራሱ ላይ አጥልቆ፣ ቀይና ጥቁር የተቆራረጠ ሻርፕ በትከሻው ላይ ተጠቅልሏል። ሰውየው አፉን ከፍቶ እየተናገረ ወይም እየዘፈነ ነው። ከበስተጀርባ በዘይት መብራት የተበራ ደብዛዛ ክፍል አለ።

በምስሉ ውስጥ በሰፊ እርሻ መሬት ላይ ብዙ ሰዎች ተቀምጠው ወይም ተጠንቀቁ እየሰበሰቡ የተደረቁ እህል ወይም ገለባ ታይቷል። አንዳንዶቹ ሰዎች በራሳቸው ላይ ጥቅል እየተሸከሙ ናቸው፣ ሌሎች ግን በመሬት ላይ ተጠንቀቁ እየሰበሰቡ ናቸው።

የሙዚቃ ባንድ በሚጫወትበት መድረክ ላይ፣ ሴቶች በባህላዊ ጭፈራ ላይ ተንበርክከዏል። ሴቶቹ ነጭና አረንጓዴ ቀለም ያለው ባህላዊ ልብስ ለብሰዋል። ወንዶችም ከኋላ ቆመውና ከበስተጀርባ መድረክ ላይ ባንድ መሳሪያ እየተጫወተ ይገኛል።

ጋዜጣዊ መግለጫ በሚመስል ስፍራ አንድ የጎለመሰ ሰው ሐምራዊ ሸሚዝ እና ጥቁር ሰማያዊ ልብስ ለብሶ፣ በጨለማ ወንበር ላይ ተቀምጧል። ከበስተጀርባው የገጠር መልክዓ ምድር የሚያሳይ ሥዕል አለ፤ ከታች በኩል ደግሞ የቴሌቪዥን ጣቢያ ምልክት አለ።

ደስ የሚል የገጠር ትምህርት ቤት ህንጻ በደማቅ ቢጫ ቀለም ዋው ሲያምር! ህንጻው አረንጓዴ ሜዳ ላይ ሲሆን በግቢው ውስጥ የሚግጡ ሁለት ነጭ ፍየሎች እጅግ በጣም ጥሩ ከባቢ ፈጥረዋል። ከኋላ ደግሞ ኮረብታ እና ሰማያዊ ሰማይ ተንጸባርቋል።

ሰላም! ወፍራም እና ሥጋማ ቅጠሎች ያሉት አልዎ ቬራ። መረጋጋት። የቅጠሎቹ ጠርዝ ጥርስ መሰል ነው። ተክሉ በደማቅ አረንጓዴ ቀለም ያበራል። አቤት! ለጤና ጠቃሚ የሆነ ተክል ነው።

አሥር ያህል ዘፋኞች ነጭ ባህላዊ ልብስና ቀይ መለያ አድርገው በደስታ ሲጨፍሩ ያሳያል። በሰማያዊ መድረክ ላይ ያለው የብርሃን ብልጭታና የእርምጃቸው አንድነት የፍቅር፣ የደስታና የኩራት ስሜትን ፈጥሯል።

ሲያረጋጋ፣ የፍትህ ሚዛንና መጽሐፍ ያለበት አርማ። የፌዴራል ከፍተኛ ፍርድ ቤትን ትክክለኛነት ያንጸባርቃል። ሚዛኑ ከዓምድ ጋር ተያይዞ ሲታይ እምነትን ይፈጥራል። ጽሑፎች በስዕሉ ስር ተቀምጠዋል።

የቀድሞ ምክትል ጠቅላይ ሚንስቴር ደመቀ መኮነን በግርምት ወደ አንድ ቦታ ይመለከታሉ። እኚህ ሰው ቢጫ ቀለም ያለው የሚያምር ሱፍ እና ነጭ ሸሚዝ በከረባት ለብሰዋል።

አስገራሚ! ባለሶስት ቀለም ባህላዊ ልብስ የለበሰ ሰው በብስጭት ወይም በቁጣ ስሜት እየተመለከተ ነው። የፊቱ የላይኛው ክፍል መጨማደዱ ጥልቅ ስሜትን ያንጸባርቃል፤ ልብሱም ደማቅና ውብ ነው። ሲገርም!

አንድ ገበሬ በእርሻ መሬት ላይ በእርጋታ ተንበርክኮ በመኮትኮቻ መሬቱን ይቆፍራል። ከበስተጀርባ አንዲት ሴት በተመሳሳይ እርሻ ላይ ትሰራለች። ረዣዥም የሰብል ተክሎችና የዛፍ ቁጥቋጦዎች ከበስተጀርባ አሉ። ይህ የትጋትና የግብርና ጥረት ትዕይንት ነው።

ጥቁርና የሚያብረቀርቅ ቀለም ያላቸው የሸክላ ጀበናዎች በቅርጫት ውስጥ ተቆልለው ይታያሉ። ቅርጫቱ በሸካራና ቡናማ በሆነ የውጪ ወለል ላይ የተቀመጠ ሲሆን፣ ጀበናዎቹ ለሽያጭ መቅረባቸውን በግልጽ ያሳያል።

ደስ የሚል የ አማዞን ተኩላ (የኢትዮጵያ ተኩላ) በሜዳ ላይ እየተራመደ ሲሆን፣ ከበስተጀርባው ግራጫማ ትልቅ ተራራ ይታያል። ቀይ ቡናማ ፀጉርና ነጭ ጭራ ያለውን ተኩላ ዙሪያውን የደረቁ ቁጥቋጦዎችና የሣር ሜዳዎች ይገኛሉ።

ሲያስደንቅ! ተራራዎቹና ሜዳው እንዴት ይማርካሉ! የሰፊው ምድር እይታ ሲያስደስት! በእርግጥ የርቀቱ ጭጋግ ውበት ሲጨምር! አረንጓዴው የእርሻ መሬት ፍቅርን ይፈጥራል! የትላልቅ ተራራዎች ገፅታ እንዴት ይገርማል! ሲያበራ! የተፈጥሮ ውበት ሲደነቅ! ሰላም!

ዋው! እጅግ በጣም ጥሩ እና የሚያምሩ ወርቃማ ቢጫ አበቦች ጥቅጥቅ ባሉ አረንጓዴ ቅጠሎች መካከል አሉ። የዛፎቹ ቅርንጫፎችና ግንድ አበቦቹን በመሃል ይዘዋል። የሚያምሩ የአበባዎች እና የቅጠሎች ጥምረት ደስ የሚል የተፈጥሮ ውበት ይፈጥራል።

አምስት ወጣት ሴቶች የኢትዮጵያን ባህላዊ ልብስ ለብሰው በውጪ አካባቢ ፈገግታቸውን አሳይተዋል። ሴቶቹ ነጭ ቀሚሶች፣ ጥልፍ ስራዎች እና ደማቅ ቀለማት ያላቸው ሻሽ በደስታ አውለብልበው ፀጉራቸውን በነጭ ጨርቅ አስረዋል፤ ከበስተጀርባው አረንጓዴ ዛፎች አሉ።

ዋው ሲያስደስት! የዓለም የምግብ ፕሮግራም የእርዳታ ተሽከርካሪዎች ሲደርሱ። ነጭ ጂፕና የተሸፈኑ የጭነት መኪኖች ተደርድረዋል። ሰማያዊው ደመናማ ሰማይና አረንጓዴው ዛፎች ያምራሉ። ለእርዳታ የተደረገው ዝግጅት ልብን ይማርካል። ሲያጓጓ!

እግዚኦ! ሲያምር! ንጹህና የጠራ ውሃ በሰማያዊ ክዳን ፕላስቲክ ታሽጎ ቀርቧል። የፕላስቲኩ ልዩ ቅርፅና የሰማያዊው ስያሜ ያስደንቃል። እንዲህ ያለ ንጹህ ውሃ ሲያጓጓ! ጥሙን ሲቆርጥ! የፕላስቲኩ አቀራረብ ደስታን ይፈጥራል።

አንድ ፈረስ ባዶ የሆነ ባለ ሁለት ጎማ የእንጨት ጋሪን በጠራራ ፀሐይ ስር ሲጎትት የሚያሳይ ጥቁርና ነጭ ምስል ነው። ፈረሱ ደክሞና ተጨንቆ የሚመስል ሲሆን፣ ጋሪውም በመስክ ሜዳ ላይ ቆሟል።

ትልቅ የጭነት መርከብ በሰፊው ሰማያዊ ባህር ላይ በመጓዝ ላይ ነው። መርከቧ ጥቁር አረንጓዴ አካል ሲኖራት፣ ነጭ ፊደላት 'ሃዋሳ' የሚል ስም ከፊት ለፊቷ ላይ ተጽፏል።

ጥሬ ሥጋ በበርካታ ቁርጥራጮች ተቆርጧል ቀርቧል። ቀይ ሥጋዎች በወፍራም ነጭ ስብ ንጣፎች ተለያይተው ትኩስነትን የሚገልጽ ሲሆኑ። ሥጋው በደማቅ ሰማያዊ አረንጓዴ ምንጣፍ ላይ ፍቅር በተሞላበት መንገድ ቀርቧል።

ይህ የቢሮ ምስል ትኩረትንና ሥልጣንን ያሳያል። ትልቅ ቡናማ ቀለም ያለው ዘመናዊ ጠረጴዛ ተቀምጦበት፣ ከበስተጀርባው የአዲስ አበባ ከተማ የምሽት ገጽታ በመደነቅ ይታያል። ጠረጴዛው ላይ የተከፈተ ላፕቶፕ መኖሩ ሥራንና ጥረትን ያመለክታል።

በቅንነትና በታማኝነት ከአንድ ሰው ጋብቻ ለመኖሩ የሚታሰር የቃል ኪዳን ቀለበት ሲሆን በጣም የሚያምርና በዳይመድ ቅርጽ የተሰራ እና የሚያንፀባረቅ የቀለበት አይነት ነው።

አንድ ሰው ከቆርቆሮ አጥር ፊት ለፊት በሽቦ የተሰሩ ውብ የቅርጫት ሥራዎችን አከማችቷል። ረዣዥም እና ክብ ቅርፅ ያላቸው ቅርጫቶች በብዛት በመታየታቸው በባህላዊ ሥራ ላይ ከፍተኛ መደነቅ ይፈጠራል።

እጅግ በጣም ጥሩ! አራት ሰዎች በክብ ተቀምጠው አብረው ሲመገቡ ፍቅርና ደስታን ይገልጻሉ። አንዲት ሴት፣ አንድ ሽማግሌ እና ሁለት ልጆች በአንድ ትልቅ ሳህን ፊት አሉ። ቤተሰቡ በገጠር ቤት ውስጥ ደስ የሚል ጊዜ ያሳልፋል።

ዋው ሲያምር! ደማቅ ሰማያዊና ሮዝ ቀለም ያላቸው የስፖርት ጫማዎች በነጭ ጠረጴዛ ላይ ይታያሉ። ሮዝ ቀለሙ ለስኒከር ጫማዎቹ ውበትና ልዩነት ሰጥቷቸዋል። ከጀርባ ትንሽ ተክል ማስጌጫ ሆኖ ተቀምጧል። ለአካል ብቃት የሚጋብዝ ሲያስደስት!

እንዴት ደስ የሚል! ይህ ግርማ ሞገስ ያለው ዛፍ ሙሉ በሙሉ ማለት ይቻላል በቀይ አበባዎች ተሸፍኗል ። በአረንጓዴ ቅጠሎቹ መሀል አበባዎቹ ይደመቃሉ። በደረቅ አፈር በኩል የሚያልፍ ትንሽ የውሃ ፍሰት አለ። ሲያምር!

ሁለት ጥቁር ባህላዊ የሸክላ ጀበናዎች በድንጋይ ላይ በተቀጣጠለ እሳት እየተሞቁ ነው። የጀበናዎቹ ቀለም ጥቁር ሲሆን አንደኛው ጀበና መክደኛ አለው። በዙሪያው እንጨት እየነደደ ነዉ።

ደማቅ አረንጓዴ ቀለም የተቀባው "ሰላም አውቶቡስ" ዋው ሲያምር! አውቶቡሱ ለመንገደኛ ትራንስፖርት እጅግ በጣም ጥሩ ነው። ለጉዞ ዋው ደስ ሲል ስሜት ይፈጥራል። ዘመናዊው ዲዛይን እና ግልጽ መስኮቶች ድንቅ ነው።

ዶክተር ቢኒያም በበጎ አድራጎት ስራ ተሰማርቶ የሚገኝ እጅግ ቅን አሳቢ እና አስተዋይ ወጣት ነዉ። ይህ ወጣት የመቄዶንያ መስራች እና አስተዳዳሪ ነው።

ዋው! ሲያስደምም! ብዙ ሰማያዊ የጭነት መኪናዎች ተደርድረው ሲያምሩ! መኪናዎቹ ለትራንስፖርት ዝግጁነታቸው ሲያስገርም! በረሃማው ቦታና ደማቅ ሰማያዊ መኪኖች ልዩነት ደስ ይላል። ሲያስደስት! ታላቅ መጋዘን!

አንዲት ትንሽ ልጅ ቢጫ የአበባ ጥልፍ ልብስና ባህላዊ የወርቅና ሰማያዊ ዶቃዎች ጌጣጌጥ አድርጋለች። የልጅቱ ቆንጆ ገጽታ ኩራት እና ፍቅር የተሞላበት የባህል ውበት ያሳያል።

ይህ ምስል የሰላም እና የትጋት ስሜት ያሳያል። ሴትየዋ በእሳት ነበልባል ብርሃን ውስጥ ሥራዋን በትጋትና በሙሉ ትኩረት ስትሠራ ማየቱ የመደነቅ ስሜት ይፈጥራል። የእሳት ነበልባሉ የሚሰጠው ብርሃን ደግሞ የእንቅስቃሴዋን ረጋ ያለ ደስታ ያንጸባርቃል።

ዋው፣ ሲያስደንቅ! የግብርና ሚኒስቴር አርማ ደማቅ ቢጫ፣ አረንጓዴና ሰማያዊ ቀለሞችን አካቷል። ክብ ቅርጹ የዘላቂነት ስሜት ይሰጣል፣ መስመሮቹ ደግሞ ሀብትን ያመለክታሉ። የሀገሪቱን የግብርና እድገት የሚያሳይ አስደሳች ምልክት ነው።

ጥቁር እና ነጭ ቀለም ያለው ባህላዊ የእጅ ጥበብ ሰፌድ ቀርቧል። የሰፌዱ ንድፍ የፀሐይ ጨረር የሚመስል የጂኦሜትሪ ቅርጾችን ይፈጥራል። ሰፌዱ ክብ ቅርጽ አለው፤ ጀርባው ጠቆር ያለ ቀለም ያለው ዳራ ነው።

ያምራል! የሳይንስ ማኅበረሰቡን የሚያንጸባርቅ አርማ ነው ። ፊደሎቹና ቀለሞቹ ጥልቅ የሆነ ፍላጎትና ዕውቀትን ይገልጻሉ ። የዘመናዊነትና የመደነቅ ስሜት ይሰማኛል። ሲያስደስት!

በሌሊት በጨለማ ዳራ ላይ፣ አንድ የመዝናኛ ቦታ በደማቅ ቀይ የኒዮን መብራቶች ያበራል። መብራቱ "ጊዜ መዝናኛ" የሚሉ የአማርኛ ጽሑፎችን ጎላ አድርጎ ያሳያል። የእንጨት አጥር እና በር በመብራት የተሸፈኑ ሲሆን፣ ለመዝናናትና ለመሳብ የሚጋብዝ ስሜት ይፈጥራል።

ዋው! ይህ ሲገርም የሚያምር ቡናማ ቀለም ያለው የቆዳ ሸለበጥ ነው። በስፖርት ጫማ መልክ የተሰራው እና ጠንካራ መሠረቱ እጅግ በጣም ጥሩ ነው። "ፋሽን" የሚለው ጽሑፍ ደምቆ ተጽፏል።

በክፍል ውስጥ ባለ ጥቁር ሰሌዳ ላይ የስክሪን ማሳያ ወይም ፕላዝማ የፊዚክስ ቀመሮችን ይዟል። ተማሪዎች ቁጥራቸው ከታች ያለ ሲሆን፣ ቀመሮቹ ጭንቀትና ብስጭት ወይም የመረዳት ደስታን ሊፈጥሩ ይችላሉ።

ባለ ትላልቅ መስኮቶች ባለው በረጅም የዶሮ እርባታ ውስጥ፣ እጅግ በጣም ብዙ ነጭ ዶሮዎች በብስጭትና በጭንቀት ተጨናንቀዋል። ዶሮዎቹ በጠባብ ቦታ ተሰብስበው፣ ከላይ ደግሞ የሚመገቡበት ቀይ መስመሮች ተዘርግተዋል።

ታላቁ የአክሱም ሐውልት ወድቆ፣ ከድንጋይ መሰረቱ ጋር ተዋህዷል። ከኋላው የቆሙት ረጃጅም ትክል ድንጋዮች የጥንት ሥልጣኔን ገናናነት በአግራሞት ሲመሰክሩ፣ ደማቅ ሰማያዊ ሰማይ ከርሰ-ምድር ጋር ይዋሐዳል። የፍርስራሹ ታሪክና የአየር ሁኔታ ጥምረት ልዩ ትዕይንት ፈጥሯል።

ጥቁር ሱፍ የለበሰ ሰው፣ ኃላፊነት በተሞላበት መልኩ በማይክሮፎን ፊት ለፊት ቆሞ ይታያል። ከጀርባው የኢትዮጵያ ብሔራዊ ባንክ አርማ እና የኢትዮጵያ ባንዲራዎች በትክክል ተሰቅለዋል። መልኩ የጽናትና የአስፈላጊነት ስሜትን ያንጸባርቃል።

ዋው፣ የከተማ ግርግር! ሰማያዊው ታክሲ በመንገድ ላይ ይጓዛል። ሰዎች በእግረኛ መንገድ እየተጣደፉ ነው። ትልቁ አውቶቡስ ከጎን ቆሟል። እረ ሲያበሳጭ፣ በትራፊክ የተሞላ ቀን። የተለመደ የከተማ ትዕይንት

በጣም የሚገርም አበቃቀል እና እድገት ያለዉ የበርበሬ ተክል ቅጠሉ አረንጓዴ ሆኖ ለምልሟል። ከተወሰነ ጊዜ በኋላ ምርት ለመስጠት እድገቱ በሚያስደንቅ ሁኔታ ላይ ነዉ።

የሚንሳፈፉ ሰዎች በቴምከት በዓል የውኃ ገንዳ ውስጥ ሲታዩ፣ ታዳሚውም በዙሪያው ተሰብስቧል። ከኋላ ያለው ህንፃ በቀለማት ያሸበረቀ የኢትዮጵያ ባንዲራ ተውቧል። ከፊት ያሉት ባለቀለም ትሪያንግል ባንዲራዎች የበዓሉን ድምቀት ይጨምራሉ።

ዋው፣ ሲገርም! በደስታ ስሜት ፍሬ ሕይወት ታምሩ የሚባሉ ዋና ሥራ አስፈፃሚ በቢጫ ልብስ መድረክ ላይ ቆመዋል። ማይክሮፎን በእጃቸው ይዘው ንግግር ሲያደርጉ፣ ከበስተጀርባ ትልልቅ የአማርኛ ፊደሎች ጽሑፍ አሉ።

የምስሉ የእኩለ ሌሊት እና የእሳት ኃይል ቅንጣት በቅርጽ ያሳያል። በጨለማ መሬት መካከል የተነሳ የነበረ ክሳበት ከብርሃን የተሞላ ነው፣ የቀይና የብርኛ ቀለም የሚበራ የላቫ ፍሰት በአካባቢው ድንጋይ ላይ ቅንጣት ያቀርባል።

ግርማዊ ቀዳማዊ አፄ ኃይለ ሥላሴ በኢትዮጵያ ዘመናዊ ታሪክ ውስጥ የማይረሱ ታላቅ መሪ ናቸው። ሀገራቸውን ለማዘመን የጣሩበት፣ በዓለም መድረክ ላይ ለጥቁር ሕዝቦች ክብርና ድምጽ የሰጡበት ጥረት እጅግ አስደናቂ ነው!

የሚያምርና እጅግ በጣም ጥሩ የእጅ ሥራ ነው። የተለያዩ መጠኖች ያላቸው በቀለማት ያሸበረቁ የተጠለፉ ቅርጫቶች መደነቅን ይፈጥራሉ። ቅርጫቶቹ በቀይ፣ በጥቁር እና በቢጫ ሰንሰለቶች ባለው ጨርቅ ላይ ተደርድረዋል።

አየሩ ጭጋጋማ በሆነበት ዳራ ላይ፣ በቡኒ ግድግዳና ቀይ ጣሪያ የተገነቡ ብዙ አራት ማዕዘን ቅርፅ ያላቸው የጋራ መኖሪያ ቤቶች ይታያሉ። ቤቶቹ ለብዙ ሰዎች አዲስ የመኖሪያ ስፍራ ለመስጠት በተስፋና በደስታ ስሜት ያስገነባል።

መደነቅና ደስታ የሚሰጥ ዘመናዊ ረጃጅም ህንፃ ይታያል። ሙሉ ለሙሉ በመስታወት የተገነባው ይህ ሆቴል በቅንጦት የተሞላ ይመስላል። በፊቱ የብር መኪና እና በአጥር ላይ የተሰቀሉ ባንዲራዎች ይገኛሉ። ህንፃው ዘመናዊነትንና እንግዳ ተቀባይነትን ያንጸባርቃል።

ያኮራል! የልማት ስራ ሲያሳይ! በስተጀርባ ያልተጠናቀቁ ረዣዥም ሕንፃዎች አሉ። ሠራተኞች በአረንጓዴነት ሥራ ተጠምደዋል። አዳዲስ ችግኞችና የዘንባባ ዛፎች ተተክለዋል። የከተማው እድገት ሲያስደስት! ትራክተር እና ሌሎች ማሽኖች አሉ።

ጥቁር ቀለም ያለው ማውዝ ከነጭ ጀርባ ላይ ተቀምጧል። ማውዙ በሰማያዊ መስመሮች ያጌጠ ሲሆን፣ የሽብለላ ጎኑም ሰማያዊ ነው። ከመዳፊቱ ፊት ለፊት ትንሽ ጥቁር የዩኤስቢ መሰኪያ ተቀምጧል።

በመኝታ ክፍል ጣሪያ ላይ ነጭና ሮዝ ፊኛዎች ተለቀዋል። ከፊኛዎቹ ገመዶች ላይ ትንንሽ ጽጌረዳዎች ተንጠልጥለዋል፤ ከታች በኩል ነጭ አንሶላና ትራሶች የተነጠፉ አልጋዎች አሉ።

አንድ ጥንድ ቡናማ ቆዳ የጣቶች ጫማዎች በነጭ ዳራ ላይ በግልጽ ተደርድረዋል። ጫማዎቹ ጥቁር ቡናማ የእግር ማስገቢያና ቡናማ የሱዌድ ውስጠኛ ክፍል ሲኖራቸው፣ በነጭ ስፌት ያጌጡ ናቸው።

ከኋላ የሚታዩት ሁለቱ ሰዎች፣ ቢጫ ጌጥ ያለበት ጥቁር አረንጓዴ ካባና ደማቅ አክሊል ለብሰዋል፤ ይህም ከፍተኛ ክብርን ያሳያል። የደስታና የክብረ በዓል ምልክት የሆነው ቀስተ ደመና በስተጀርባ አለ።

እጅግ በጣም ጥሩ የሚመስሉ ሦስት ቀይ ቀበሮዎች በስፋት ባለው አረንጓዴ ሜዳ ላይ በፍቅር ተሰብስበው ተቀምጠዋል። ሦስቱም እንስሳት በቅርበት ወደ ፊት ይመለከታሉ።

ባለ እንጨት እጀታ ያላቸው በርካታ ማጭዶች እና ቢላዎች በክምር ተደርድረው ይታያሉ። ሹል የብረት ቅጠሎቻቸው ከጨርቅ እና ከቀይ ከረጢት አጠገብ ከጎመንዳው ላይ ተቀምጠዋል። የእነዚህ የግብርና መሳሪያዎች ብዛት የእርካታ ስሜት ይሰጣል።

የኢትዮጵያ የእጅ ጥበብ ድንቅ ነው። ቀለማቱ ሕያው ናቸው፤ ዲዛይኑም የባህል ውበት ያዘለ ነው። የእጆችን ልፋት እና ጥንቃቄ ሳስብ በጣም እደነቃለሁ!

ያአምላኬ! ወይኔ ሲያምር! ይህ ጥቁር የቢሮ ወንበር በጣም ዘመናዊና ምቹ ነው። በጀርባና ራስ ላይ ያለው የተጣራ ጨርቅ የአየር ዝውውርን ያመቻቻል። የብረት እግሮቹ ጥንካሬ ሲያስደንቅ። ለስራ የሚያስደስት እና ተመራጭ ነው!

ባለ ጥቁር እና ነጭ ካሞፍላዥ የለበሱ ወታደሮች ጠመንጃቸውን ወደ ላይ ከፍ አድርገው በደስታ እየተጨዋወቱ ይታያሉ። ይህ የደስታ አገላለጽ የውትድርና ሥልጠና ማብቃትን ያሳያል። እነዚህ ወታደሮች የትኛው የጦር ኃይል ክፍል ይመደባሉ?

ዋው ሲያስገርም! ሁለት ሦስት ጥርስ ያላቸው የአርሻ መገልገያ መሳሪያዎች። የመሳሪያዎቹ የብረት ክፍል ጥቁር ሲሆን ጫፎቻቸው ደግሞ ብርማ ናቸው። የግብርና መገልገያ መሳሪያው በጣም ጠንካራ ይመስላል። የእጅ ባለሙያዎችን ጥበብ ሲያስደንቅ! የገበሬዎች ትጋት ይታሰባል። ሲያጓጓ!

ይሄ ነገር ግራ ያጋባል! የተለያዩ የውጭ አልኮል መጠጦች ጠርሙሶች ተደርድረዋል። "ካምፓሪ"፣ "ቦምቤይ ሳፋየር" እና "ታንኩሬይ" የሚሉ ስሞች ይ አሉት። መጠጦቹ የተለያየ ቀለም ያላቸው መሆናቸው ግራ የሚያጋባ ነው። ሲያስጠላ!

የኢትዮጵያ የቱሪዝም ስፍራዎች ድንቅና ልዩ ናቸው! በተለይ የላሊበላ ከአለት ተፈልፍለው የተሠሩት ቤተ ክርስቲያኖች ሲታዩ፣ የቀድሞ አባቶቻችን ጥበብና ትዕግስት ያለ ድንበር ይደነቃል! የጎንደር ፋሲል ግቢ ደግሞ የግርማ ሞገስና የታሪክ ጥልቀትን ያስታውሰናል...እንዴት ያለ ሀብት ነው!

ደስታ ሲያጥለቀልቅ! ቅርጫቱ በበሰሉ እና በጣም በሚያምሩ የፒች ፍሬዎች ተሞልቷል። ፍሬዎቹ በቢጫና በቀይ የተደባለቀ ቀለም አላቸው። ከቅርጫቱ በላይ ካለው ዛፍ ላይ ሌሎች ፍሬዎች ተንጠልጥለዋል። የእውነት አርኪና የሚያስደስት ምርት!

ክብ ቅርጽ ያለው የምስራቅ ጀርመን አርማ ነው። በማዕከላዊ መልኩ ሰማያዊና ቢጫ የፀሐይ ብርሃን በዙሪያው ይታያል። የመካከለኛው ክፍል በቅጠሎች ያጌጠ ሲሆን፤ የማርሽ እና መዶሻ ምልክቶች አሉት። የኩራት እና የአንድነት ስሜቶችን የሚያንፀባርቅ ታሪካዊ አርማ ነው።

አዛውንቱ በረዥም ፂማቸውና በጠለቀ እይታቸው ታላቅ አስተዋይነትን ያሳያሉ። ጥቁርና ነጭው ቀለም የጥበብን ክብደት ይሰጣል። እንዴት የሚያስደንቅ ፊት ነው! ጥልቅ አስተሳሰብ ይነበባል! ሲያረጋጋ!

አንድ ጥቁር ቆዳ ያለው ኢትዮጵያዊ ሯጭ አረንጓዴና ቀይ የሩጫ ልብስ ለብሶ በትራክ ላይ እየሮጠ ነው። ሯጩ በአንገቱ ወርቅማ የአንገት ሐብል ያደረገ እና፤ መልኩም በላብ ተሸፍኗል። ይህ ሯጭ ሙሉ ትኩረት በመስጠት ከፍተኛ የትግልና የቆራጥነት ስሜትን ያንፀባርቃል።

አንዲት ሴት ጥቁር ጀበና በእጇ ይዛ ቡና ወደ ትናንሽ ነጭ ሲኒዎች ስትቀዳ አለ። ቡናው ከሲኒዎቹ በላይ አረፋ ደርቦበት፣ በትዕግስትና በብልሃት ይቀርባል። ጭሱ የዝግጅቱን ባህላዊነት ያመለክታል።

የፍሊከር ድርጅት አርማ ነው። አርማው በግራ በኩል ሰማያዊና ሮዝ ቀለም ያላቸው ሁለት ክብ ነጥቦች ሲኖሩ፣ በቀኝ በኩል ደግሞ 'ፍሊክ' የሚለው ቃል በሰማያዊ፣ 'አር' የሚለው ደግሞ በሮዝ ቀለም በደማቅ ሁኔታ ተጽፏል። የቀለማቱ ቅንጅት የደስታ ስሜትን ያንጸባርቃል።

ዋው! ይህ ጥንታዊ መሣሪያ ሲያስደንቅ! የእንጨት እጀታ ያለው የነሐስ ወይም የብረት መሣሪያ ነው። በሣጥኑ ውስጥ ሦስት ክብ የሆኑ ሳንቲም የሚመስሉ ቁርጥራጮች አሉ። መሣሪያው በስርዓተ-ቤተክርስቲያን የተቀረፀ ነው። ታሪካዊ ቅርሱ ደስ የሚል ነው።

ዋው፣ የሚያስደንቅ የክብር ገጽታ! አንድ ፈገግታ ያለው ሰው በባህላዊ እና በኦፊሴላዊ ልብስ ውስጥ ነው። ነጭ ልብሱ ላይ በቀለማት ያሸበረቀ ሻሽ እና በደረት ላይ ሜዳሊያ አለው። ሰውየው በደስታና በኩራት ሲመለከት፣ የክብሩን ደረጃ ይገልጻል። በጣም ደስ የሚል!

ምሽት ላይ በምገርም ሁነታ የሚያንፀባርቅ ትልቅ ሕንፃ ከሰማይ በአየር ላይ ሆኖ ይታያል። ነጭ ወይም ቀላል ቡናማ የሆነው ሕንፃ በብዙ ብርሃን ያጌጠ ሲሆን፣ በአካባቢውም የተንጣለሉ ዛፎች እና ሌሎች ብርሃን ያላቸው ሕንፃዎች ይገኛሉ።

በአሉ ግርማ ህይወቱ እና ስራዎቹ የሚል ጽሁፍ የመጽሃፍ ሽፋን ላይ በደማቅ ቀለማት ሰፍሯል። ከታችም ታዋቂው ደራሲ በአሉ ግርማ በሚያምር ጥላ ባጠላበት አሳሳል ዘዴ ተስሏል።

ከሰፋፊ ረጃጅም ዛፎች በታች፣ ግራጫ ቀለም ያለው ቀለል ያለ የመኖሪያ ቤት ይታያል። ቤቱ ነጭ መስኮቶች ያሉት ሲሆን፣ ከፊት ለፊቱ ባለው አፈር ላይ የግንባታ ስራ ተከናውኗል፤ ይህ በመረጋጋት ላይ ያለ የመኖሪያ ቦታ ነው።

አንድ ወጣት ወንድ በሰማያዊ የልብስ ስፌት ማሽን ላይ እየሰራ ነው። ሰማያዊ ጃኬት እና አረንጓዴ ሸሚዝ ለብሷል፤ ቡናማ ጨርቅ ይዟል። በስፌት ማሽኑ አጠገብ የክር ክምር እና የመለኪያ ቴፕ አለ። ግድግዳው በቆርቆሮ ተሠርቷል።

በጥቁር ኤሌክትሪክ ምድጃ ላይ ሁለት ትላልቅ የብረት ማብሰያ ድስቶች ተቀምጠዋል። የብሔራዊ ምድጃው የቱርክ ምርት መሆኑን የሚገልጽ ቢጫ ተለጣፊ በሩ ላይ ተለጥፏል። ከበስተጀርባው የደበዘዘ የወጥ ቤት አካባቢ ሲገኝ፣ ምድጃው የመደነቅና የደስታ ስሜት ይገልጻል።

ሴቶች የሚጠቀሙት ጥቁርና የሚያምር የእጅ ቦርሳ ሲሆን ከሌዘር የሚዘጋጅ ቦርሳ ነው ። የተለያዮ ለሴቶች ወሳኝ የሆኑ እቃወችን ይዘው ለመንቀሳቀስ ይጠቀሚበታል ።

እጆቹ ሳንቲሞቹን ሲከላከሉ የሚያሳየው አርማ ትልቅ አክብሮትንና ፍቅርን ያሳያል። ገንዘብን የመጠበቅ ሃላፊነት ጭንቀትን እና ጥንቃቄን ያስተላልፋል አደል ይህ አርማ ።

እጅግ በጣም ጥሩ የሆነው የአዋሽ ባንክ አርማ የደስታ እና የጥንካሬ ስሜት ይሰጣል። በብርቱካንና ሰማያዊ ቀለም የተነጠፉት መስመሮች የውሃ ፍሰት የሚያምር ምሳሌ ነው። አርማው የሚደንቅ የብራንድ መልዕክት አለው።

ይኔ ሲያምሩ ዋው! ቤተሰብ በገጠር መልክዓ ምድር ሲያምር። የወላጆችና የልጆች በአንድነት መቆም ፍቅርንና ደስታን ገላጭ ነው። በገጠር የመኖር ቀላልነትና የኑሮ ትጋት አስደናቂ ነው። ባህላዊው ልብስና የፀጉር አሠራር ሲያስደንቅ! በእውነትም የሚያኮራ።

የተባበሩት መንግስታት ወታደሮች ሲታሰቡ በጦርነት አካባቢ ሰላምን ለማስፈን የሚያደርጉት መስዋዕትነት ያሳዝናል። በሌላ ሰው ሀገር ሰላም ለማምጣት ብለው ቤተሰባቸውን ትተው ሲሰቃዩ ማየት ይከብዳል። ሕይወታቸውን በአደጋ ላይ ጥለው የሚሰጡት አገልግሎት ትልቅ አድናቆት ይገባዋል። እውነተኛ የሰላም ጀግኖች ናቸው!

ዋው ሲያምር! ደማቅ ሰማያዊ ቀለም ያለው የኒቪያ ክሬም ማሸጊያ። ነጭው ፊደል ዓይንን ሲስብ፣ ማራኪ ነው። የክብ ቅርፁና የብረት መያዣው ውበት አለው። በዓለም ታዋቂ የሆነ የቆዳ ማለስለሻ ክሬም። ሲያጓጓ!

ዋው፣ ሲያምር! ባልና ሚስት በፍቅር ሲተያዩ ልብን ይማርካሉ። ጥቁር የሀገር ልብስና ወርቃማ ጥልፍ የለበሱት ውበታቸውን ጨምሯል። በአረንጓዴ ሜዳ ውስጥ መቆማቸው ፍቅርና ሰላምን ያሳያል። የፍቅር ስሜት ያንጸባርቃል።

ዋው ሲያምር! ጥቁር ቆዳ ሎፈር ጫማዎች በነጭ ጠረጴዛ ላይ። መረጋጋት። ከጫማዎቹ በስተጀርባ ትንሽ ተክል አለ። ፍቅር። ጫማዎቹ በደንብ ተስተካክለው ቀርበዋል። ምቾት። ንፁህና ሥርዓታማ የሆነ አቀራረብ ነው።

አይገርምም! ውብ ሰማያዊ፣ ነጭ እና ቀይ ባለ ሶስት ቀለም ባንዲራ መሀል ላይ የጭቃ ቤት ምልክት አለው። ባንዲራው ግራጫማ ዳራ ላይ ጎልቶ ይታያል፣ እና ከታች የአማርኛ ጽሑፍ ደስ ይላል።

የባህላዊ የሰርግ ወይም የብሄራዊ ክብረ በዓል ማስዋቢያ ዋው ሲያምር! የግድግዳው እጅግ በጣም ጥሩ ጌጥ በቀለማት ያሸበረቁ ሰፌዶችና ባልጩት የተሞላ ነው። የከብት ቆዳ ቅርፅ ያላቸው ወንበሮች ድንቅ ነው ። የዝግጅቱ ዋው ደስ ሲል ስሜት ይፈጥራል።

ፐ ዘመናዊነት የሚንጸባረቅበት የፋሽን ትርዒት። አንዲት ሞዴል ሰማያዊ ቀለም ያለው፣ እጅጌ አልባና ወደ ላይና ወደ ታች የተቆረጠ ልብስ ለብሳ በመድረክ ላይ ትጓዛለች። የዓይን መነፅርና ትልልቅ ጉትቻዎች አድርጋለች።

ዋው! የዱር አበባ ውበት ሲያስደንቅ! ነጭና ረዣዥም የአበባ ዘር ያላቸው ልዩ አበባዎች !!። አበቦቹ አረንጓዴ ቅጠሎችና እሾሆች ባሉት ተክል ላይ አሉ። ጀርባው ጥቁር ሲሆን የፀሐይ ብርሃን በአበባው ላይ ያበራል።

ዋው ሲያምር! ሁለት ግዙፍ ዝሆኖች በአፍንጫቸው እየተነካኩ ፍቅራቸውን ይገልፃሉ። ጥቅጥቅ ባለው ደን መካከል በሰላም ሲቆሙ፣ ታላቅ መረጋጋት ይሰማል። እንዴት ያረጋጋል! ሲያስደንቅ!

በገጠር አካባቢ በብዛት የሚገኙ ቤቶች የፈራረሱ እና በመጠንም ትንንሽ ናቸው። ለማገዶነት ጥቅም ላይ የሚውሉ ከከብቶች ሰገራ የሚገኙ ፍጎች እና እፅዋት ናቸው።

ሲያስደነግጥ! ብዙ በጎች በአንድ ላይ መታየታቸው እንዴት ያስጨንቃል! ቡናማና ነጭ ቀለማቸው ሲያሳዝን! ለበዓል መዘጋጀታቸው ሲያስደንቅ! በእርግጥ የጎች ብዛት ሲያበሳጭ! ሽያጭ መኖሩ እንዴት ያስደስታል! የበዓል ስሜት ሲያጓጓ! የእንስሳቱ ዕጣ እንዴት ይጨንቃል!

የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አርማ ዋው ሲያምር! አርማው በሰማያዊ ክብ ውስጥ የሰው ጭንቅላት መገለጫ እና የአንጎል ሴሎች ትስስር ድንቅ ነው ብሎ ይገልጻል። ይህ ዘመናዊ ምልክት ለኢትዮጵያ ቴክኖሎጂ እድገት እጅግ በጣም ጥሩ መሆኑን ያሳያል።

ሰማያዊ ቀለም በተቀባ አነስተኛ የሱቅ ሕንጻ ፊት ለፊት፣ የተለያየ ዓይነት ልብሶችና ዕቃዎች ቀርበዋል። በግንባር ቀደምትነት በቀለማት ያሸበረቁ ቀሚሶች አሉ። ሰዎች በሱቆች አካባቢ ይንቀሳቀሳሉ።

ጥቁር ሰማያዊ አርዕስት ያለው ጋዜጣ ከአንደኛ ገጽ ርዕሶችን ይዞ ቀርቧል። መሀል ላይ አንድ ወንድና ቀይ ቀሚስ የለበሰች ሴት ጎን ለጎን ቆመዋል። በታችኛው ክፍል ተመራቂዎች ባርኔጣዎቻቸውን ወደ ሰማይ ሲወረውሩ ይታያል፣ በግራ በኩል ተጨማሪ ጽሑፎች ተካተዋል።

ዋው ሲያምር! የጥቁር ፀጉር ያላት አንዲት ትንሽ ልጅ ከኋላ ሆና ትታያለች። ፀጉሯ ወፍራም በሆኑ ክፍሎች ተከፍሎ ተጠምዝዟል። እነዚህ ጥምዝማዛዎች በትናንሽ ቀለም ያላቸው ላስቲኮች ታስረዋል። በጣም ያማረ የፀጉር አሠራር!

ዋው ሲያምር! ለዓይን የሚስብ ካፌና ሬስቶራንት! ሰውየው በብቸኝነት ተቀምጦ ያስባል። በአበባና በዕፀዋት ደምቆ ይታያል። የሰላም መንፈስ የሚሰጥ የሚያረጋጋ ስፍራ። እረ ሲያጓጓ

ሲያስደንቅ! የዓዋሽ ባንክ አርማ በነጭ ዳራ ላይ ይታያል። ክብ ቅርጽ ያለው ብርቱካናማና ሰማያዊ ምልክት አለ። ከስር 'አዋሽ ባንክ' የሚል ጽሑፍ በሁለቱም በአማረኛና እንግሊዝኛ ፊደላት ተጽፏል። ባንኩን የሚወክል ሲያሳውቅ! አስተማማኝ!

ነጭ ሻሽና ባህላዊ ልብስ የለበሰች ሴት በአበባ በተሞላ ድንች እርሻ መካከል ቆማለች። በእጆቿ ላይ ትላልቅ ድንች ይዛ በደስታ ፈገግታ ታሳያለች። ከኋላ ረዣዥም የባህር ዛፍ ዛፎች አሉ።

ከፍተኛ ጭነት የጫነ ግራጫ አህያ፣ በወንዝ ዳር ቆሞ፣ አራት የተለያዩ ቀለማት ያላቸው ጀሪካኖች በጀርባው ታስረው ይታያሉ። አንድ ልጅ አህያውን ተደግፎ የቆመ ሲሆን፣ ሌላኛው ሕፃን ደግሞ ከውኃው በመቅዳት ላይ ነው። ይህ ምስል የጭንቀትና የሀዘን ስሜት ያንጸባርቃል።

በዚህ ምስል ውስጥ ልጅቱ በአረንጓዴ ቀለም የተሸፈነ የአፍ መሸፈኛ አርጋ በፊቷ የተዘረጋ የእርድ እና የወተት እቃዎች አሉ። በራሷ ላይ እንቁላል ያለ ነጭ እቃ ተያዝቷል። በአማርኛ ጽሑፍ የተደረገ መልእክት የተጠቃሚነትን አሳይቷል።

ዋው፣ ሲገርም! የትራፊክ ፖሊሶች የፍጥነት መለኪያ መሣሪያ ይዘው መንገድ ዳር ቆመዋል። በትጋት ስራ ላይ ሲሆኑ፣ አንዳንዶቹም ቆም ብለው ይከታተላሉ። የዩኒፎርምና የመሳሪያ አጠቃቀማቸው የሥርዓትና የሕግ ማስከበር ድባብ ፈጥሯል።